ፀሀይ በውሃ ላይ በምትጠልቅበት ጊዜ አስደናቂ እና ሰላማዊ ስሜት ይታያል። ብርቱካናማና ወርቃማ ቀለሞች ያሉት ጀምበር ስትጠልቅ፣ በውሃው ላይ የሚያብረቀርቅ ብርሃን ይፈጥራል። በፍቅርና በሰላም የተሞላች ምሽት ሲጀምር፣ ጥቁር ደኖች በአድማስ ላይ ይገኛሉ።

እጅግ በጣም አስደናቂ ትዕይንት! መሪዎቹ በጥሞና ውይይት ላይ ናቸው። ግርማ ሞገስ! ባንዲራዎቹ የሀገራትን ክብር ነው። በጠረጴዛው ላይ ያለው ነጭ አበባ ሰላምን ይገልጻል።

ከባህላዊ ቤተሰብ የመጣች ወጣት ሴት አረንጓዴና ሐምራዊ ቀለም ያለው ጥልፍልፍ የሃረር ልብስ ለብሳ፣ ጭንቅላቷን በክሪም እየሸፈነች በደስታ ትታያለች። በዙሪያዋ ቀይ ትራሶች፣ በግድግዳው ላይ ባህላዊ ቅርጾች እና ዕቃዎች ተሰቅለዋል።

ደስታና ጉጉት የሚፈጥር ደማቅ ቢጫ ባጃጅ (ባለ ሦስት እግር ተሽከርካሪ) ይታያል! የፊተኛው መመልከቻ ግዙፍና ብርሃን ያላቸው መብራቶች ያሉት ሲሆን፣ የጎን በር በደስታ ተከፍቷል። የከተማ ትራንስፖርትን አስፈላጊነትና ቀልጣፋ አገልግሎትን በግልጽ ያሳያል።

በእጅ የተያዘው የሸለቆ እንደሚመስል አስፈሪ እና የተለየ አበባ ነው። ቅጠሎች በባህላዊ ቅርጽ በቅርጽ ቅርጽ ተዘጋጁ። የተለያዩ እንደ መድሃኒት ወይም የምግብ አቀማመጥ የሚያመለከቱ እንደሚሆኑ የባህላዊ እና የተፈጥሮ አስደናቂ ስሜት ያሳያል።

በእውነት ደስ ይላል! ይህ ሰው በጠቆረ ጢሙ እና በረዥም ጸጉሩ በጣም ቆንጆ ነው! የሚገርም የፊልም ኮከብ ይመስላል! ፎቶግራፉ እንዴት ያምራል!

በኢትዮጵያ ከተሞች ውስጥ የሚገኙ ስደተኞች የሚያገኙት የዩ.ኤን.ኤች.ሲ.አር ድጋፍ ቢኖርም፣ ገንዘብ ነክና የጤና እርዳታው በጀት እጥረት እየተገደበ መሆኑ ያሳዝናል። ለጥገኝነትናተስፋ በመቁረጥ ከተማ የገቡት ሰዎች በቂ ድጋፍ ሲያጡ ለከፋ ችግር ይጋለጣሉ። የእርዳታው መቀነስ እንቅልፍ ይነሳል!

ዋው ሲያምር! የአዲስ አበባ ቤቶች ልማት ኮርፖሬሽን አርማ ነው። ሰማያዊው ሕንፃና ቤት እንዲሁም ብርቱካናማው ክብ የወደፊቱን ብሩህ ተስፋና እድገት ያንጸባርቃሉ። ቤቶች ሲያምሩ! ተስፋና መደነቅ ይፈጠራል።

ዋው! እጅግ በጣም ጥሩ እና የሚያምር የቁም ምስል! አቶ ጌታቸው እረዳ በጨለማ ልብስ ለብሶ፣ በታላቅ ቁምነገር ተሞልቶ እየተናገረ ነው። ከጀርባው የለበሱ ሰዎች ሲኖሩ፣ እርሱ የኃላፊነት ስሜትንና መደነቅን የሚያንጸባርቅ የመሪነት መንፈስ ይፈጥራል።

ሲያስደንቅ! ትልቅ ሕንፃ በወንዝ ዳርቻ እየተገነባ ነው። ግዙፍ ክሬንና ብዙ ብረቶች ይታያሉ። ግንባታው ውስብስብ ሲሆን ረዣዥም ምሰሶዎች አሉ። ፀሐይ ስትጠልቅ የሰማዩ ደመና የውበት ስሜት ይሰጣል። ሲያጓጓ! የልማት ምልክት!

ዋው ሲያምር! ደማቅ ቀለም ያለው ውብ ቢራቢሮ በቅርብ ቀርቧል። ክንፎቹ ቢጫ፣ ደማቅ ሰማያዊ፣ ሐምራዊና ጥቁር ቀለሞች አሏቸው። በጥቁር ዳርቻቸው ላይ ነጭ ነጥቦች ይገኛሉ። የተፈጥሮን ድንቅ ውበት የሚያሳይ

ብዙ አይነት አትክልት እና ፍራፍሬዎች በአንድ ቦታ ላይ ተደርድረው ሲታዩ ያስጎመዣሉ። ፍራፍሬዎቹ በአይነት በአይነታቸው የተደረደሩ ሲሆን አናናስ፣ አቮካዶ፣ ሙዝ፣ ፓፓ እና የመሳሰሉት ከተደረደሩት ፍራፍሪዎች ዉስጥ የሚጠቀሱ ናቸው።

ዋው ሲያስደንቅ! ብዙ የቢጫና አረንጓዴ ቀለም ያላቸው ታክሲዎች ተርታ ተደርድረው ይታያሉ። ይህ አዲስ የአገልግሎት ማስጀመርን ያመለክታል። ከበስተጀርባው የከተማው አካባቢ፣ የድልድይና ሌሎች መኪናዎች ይታያሉ። የከተማው መጓጓዣ ለውጥ ሲያስደስት!

አንድ ወጣት ወንድ በልብስ ስፌት ማሽን ላይ እየሰራ ነው። ነጭ ቲሸርት ለብሶ ነጭ ጨርቅ ላይ ቢጫና አረንጓዴ የጂኦሜትሪክ ንድፍ እየሰፋ ነው። በዙሪያው በተለያዩ ባህላዊ ልብሶች የተሞላ ክፍል አለ።

ነጭ ሙሉ ልብስ የለበሰ ሰው ወንበር ላይ ተቀምጧል። ከትከሻው አንስቶ እስከ ጭኑ ድረስ ቀይና ነጭ ጨርቅ ተንጠልጥሏል። እጆቹ በጭኑ ላይ ያረፈ ነው።

ነጭ አለባበስ ያለው ቄስ በአምልኮ ወቅት በተመስጦና በቁጥብነት ቆሟል። በወርቅ የተለበጡ መስቀሎችን በእጁ ይዞ ማይክራፎን በመያዝ የሚያስፋፋው የኃይማኖታዊ ሰላምና የመተማመን መንፈስ ያሳያል።

ዋው! ደስ የሚል! ሰማያዊው ሰማይ በነጭ ደመና ሲያጌጥ፣ ሰፋ ያለ ግራጫማ ውሃ በፊታችን ይገኛል። በሩቅ በአረንጓዴ ዛፎች የተሸፈኑ ሁለት ትናንሽ ደሴቶች ውበት ሲጨምሩ፣ እጅግ በጣም ጥሩ እይታ ይፈጥራሉ።

ዋው! ሲያስደንቅ! የሴትየዋ ጥምጥም ፀጉር በጠርዙ አካባቢ በጥሩ ሁኔታ ተሰርቷል። ውስብስብ የአገዳ ጥልፍልፍ በግምባሯ ላይ ተቀርጿል። ሲያምር! እጇን በራሷ ላይ አድርጋለች። የጥበብና የውበት ሥራ!

ጥቁር ጃኬት የለበሰ ሰው ከመጽሐፍ መደርደሪያ ፊት ለፊት በጭንቀት ቆሟል። እጁን ፊቱ ላይ በመጫኑ በብዙ ውብና በተደራጁ መጽሐፍት መሃል በጥልቅ አስተሳሰብ ውስጥ ነው።

መረጋጋትን የሚንጸባረቅበት የሃይማኖታዊ ድርጊት። አንድ ሰው ጥቁር ሰማያዊ ልብስ ለብሶና ስርዓተ ጥለት ያለው ነጭ ኮፍያ ደፍቶ በጸሎት ላይ ነው። ከእሱ በታች ደማቅ ሰማያዊና ቢዩጂ ቀለም ያለው የጸሎት ምንጣፍ ተነጥፏል።

በነጭ ጀርባ ላይ አንድ ጥንድ የሚያብረቀርቅ የወርቅ የጆሮ ጌጥ ቀርቧል። ጌጣጌጡ ያልተስተካከለ ክብ ቅርጽ ሲኖረው፣ የውስጠኛው ክፍል በስሱ የተሰነጠቀ ነው።

ወይ ጉድ! እንዴት ያለ ታላቅ በዓል ነው! ብዙ ሰዎች በነጭ ልብስ በሥዕለ አድኖ ፊት ተሰብስበው፣ በአክብሮትና በደስታ መንፈሳዊ ድምቀት ፈጥረዋል!

ዋው፣ ደስ የሚል! በደስታ ስሜት ድምጻዊ ማንዲጎ አፈወርቅ ወደ ግራ ትኩረት አድርጎ ፈገግታ ይሰጣል። ሰማያዊ ጃኬት እና ነጭ ሸሚዝ የለበሰ ሲሆን፣ ጥቁር ሸማ በኪሱ አድርጓል። ከበስተጀርባው ንጹህ ነጭ ዳራ አለ።

የወርቃማ ቀለም ያለው ሳክስፎን ነጭ ዳራ ላይ በኩራት ቆሟል። የሙዚቃ መሣሪያው ለስላሳ፣ የሚያብረቀርቅ ገጽታ ያለው ሲሆን፣ የሙዚቃ ፍቅርን እና የደስታ ስሜትን ያንጸባርቃል። የላይኛው ጥቁር አፍ መያዣም በግልጽ አለ።

ከእንጨትና ከቆዳ የተሠራ ዘመናዊ ወንበር ከመሬት እስከ ጣራ በሚዘረጋ ተክል አጠገብ ተቀምጧል። ግድግዳው ላይ በባዶ ፍሬም መረጋጋትን የሚገልጽ ሰላማዊ ምስል ይሰጣል፤ ከሥር ደግሞ የደረቁ ቅጠሎች በቅርጫት አሉ።

በዚህ ምስል ውስጥ የአንደኛ እና የሁለተኛ ደረጃ ተማሪዎች ለፈተና ዝግጅት የሚያገለግሉ መጻሕፍት በብዙ መጠን ተዘጋጁ። የትምህርት ፍላጎት እና የማዕከላዊ እንቅስቃሴ ስሜት ያሳያል። የማዕከላዊ ትምህርት እና የአስተዋፅኦ ትጉህነት በተስፋ የተሞላ አየት ነው።

እርከን እና ክትር መሬትን ከጎርፍ ለመከላከል የሚሰራ ስልታዊ የግብርና ዘዴ ነው። እርከን መሬትን በመቆፈር እና በማጎድጎድ የሚዘጋጅ ሲሆን ክትር ደግሞ ድንጋዮች በመደርደር ይዘጋጃል።

በርካታ ሴቶች በባህላዊ የፀጉር አበጣጠር (ጥብጣብ) አሸብርቀው በመሃል ተሰባስበዋል። የሁሉም ሴቶች ፈገግታ እና የተረጋጋ አቋም የፍቅር፣ የደስታ እና የኩራት ስሜትን ይገልጻል። ረዥም ጥቁር ፀጉራቸው ያምራል።

ጥርት ያለ ብርሃን ባለው የእርሻ መደብር ውስጥ፣ ነጭ መደርደሪያዎች በግብርና ምርቶች ተሞልተዋል። ከፊት ለፊት፣ አንዲት ወጣት ሴት ከመስታወት ጠረጴዛው ጀርባ ተጠምዳ ስትሰራ፣ የጣሪያ ማራገቢያም ይታያል። መደብሩ የተሞላው በደስታና በመደነቅ ስሜት ነው።

አንዲት ሰማያዊ አንገት ያላት ትንሽ ወፍ፤ ጥጥ በሆነ የእጽዋት ጫፍ ላይ ተቀምጣለች። ወፏ ቡናማና ብርቱካናማ ቀለም ያላቸው የጥጦች ክምችት አፏን ከፍታ ትታያለች፤ ለስላሳ የጀርባ ቀለም ከፊት ለፊቷ ያለውን የወፍ ውበት ያጎላል።

ጠቆር ያለ ምስል ያለው ሰው፣ ትልቅ የእንጨት አሞሌ ተሸክሞ ወገቡን አጎንብሶ ይታያል። ይህ ምስል የሰውን ልጅ ጠንካራ ጥረት እና ከባድ ስራ በመግለጽ ጥልቅ ብስጭትን ያሳያል።

ትልቅ ቁጥር ያላቸው ወንዶች ከጀልባ አጠገብ በባህር ዳርቻ ላይ ተቀምጠው ይታያሉ። ፊታቸው ላይ ድካም እና ጭንቀት የሰፈነበት ሲሆን፣ ከኋላቸው ደግሞ ትልልቅ መርከቦችና የቁጥጥር ጀልባዎች ይገኛሉ። ይህ ትዕይንት ከባድ ስደት እና ፍርሃትን ያንጸባርቃል።

ዋው ! የሚያብረቀርቅ የብረት ማንኪያ ሲያምር ! በእብነበረድ መልክ ባለው ንጣፍ ላይ ሲያስደምም። የጠረጴዛው ገጽታ የቅንጦት ስሜት ይሰጣል። ለምግብ ማጣጣም ይዳርጋል ። ንጹህነት ደስታን ያጎናፅፋል።

ውብና ደስ የሚል የፍቅር ትዕይንት! በአረንጓዴና ነጭ የሐገር ልብስ ያጌጡ ሁለት ሴቶች ፍቅርን እያሳዩ ፎቶ ተነስተዋል። አንዷ ተቀምጣ ሌላኛዋ ከኋላዋ ቆማ እጇን ትይዛለች፤ ይህም ጠንካራ የቤተሰብ ትስስርን አለው።

ሲያስደንቅ! ግዙፍ የኢንዱስትሪ ውስብስብ! የሲሚንቶ ፋብሪካ ወይም ትልቅ የማምረቻ ተቋም ይመስላል። ቀይ ጣሪያ ያላቸው ትላልቅ ህንፃዎችና ሰማያዊ መዋቅሮች በደንብ ይደራረባሉ። በዙሪያው ያለው አረንጓዴ ተራራ የጭንቀት ስሜትን ያስታግሳል።

ዋው ሲያምር! ከተማዋ በምሽት በደማቅ መብራቶች ደምቃለች። ዘመናዊው ትልቅ ህንጻ በጎዳናዎች መካከል በጌጥ መብራቶች ያበራል። የከተማዋ ዕድገትና ሕይወት ሲያስደንቅ! የደስታና የፍቅር ስሜትን ይፈጥራል።

የፍቅር ፀጉር! እንዴት ያለ ውብ እና የተዋበ የሽሩባ አሰራር ነው! ፀጉሯ በደንብ ተሰርቶ ወደ ላይ ተጠቅልሏል! ይህን አይነት ፀጉር ባይ!

ጥቁር ልብስና ቀይ ክራባት ያደረገ ባለስልጣን፣ በቀይ ምንጣፍ ላይ ቆሞ ቀኝ እጁን ወደ ላይ በማንሳት በቁርጠኝነት ቃለ መሃላ ይፈጽማል። በግራው በኩል ደግሞ ከእርሱ ዝቅ ብላ የምትታይ ሴት ወረቀቶች ባሉበት ጠረጴዛ ላይ ተደግፋ ትታያለች።

በብረት ማጓጓዣ ውስጥ ብዙ መጽሐፍት በስፋት ተደርድረዋል። የፊዚክስ፣ የኬሚስትሪና ሌሎች የትምህርት ዘርፎች መጻሕፍት በአንድነት ተከማችተዋል። ከፊታቸው ሰማያዊ ሽፋን ያለው "ኬሚስትሪ" የተሰኘው መጽሐፍ የትምህርቱን ትጋትና የዕውቀት ጥም ያስረዳል።

ዋው ሲያስደንቅ! በባህላዊ ልብሶች ያጌጡ ሰዎች ሰንበት ተማሪዎች ወረብ ያቀርባሉ። በሰማይ ስር፣ ቀይ ምንጣፍ ላይ፣ ባንዲራዎችን ይዘዋል። በዓልና ደስታ የሞላበት ሥነ ሥርዓት ሲያሳይ፣ ሲያምር!

ያልተጠበቀ ነገር! የእንጀራ አናት ላይ ያሉት ቀይና ብርቱካንማ አትክልቶች በጣም ደማቅ ናቸው። በስተጀርባ በስልክ የምታወራ ሴት መኖሩ ትኩረትን ይስባል። ምግቡ ሲያስደንቅ! የደስታ ስሜት ይሰማኛል።

በጥቅጥቅ ባለ አረንጓዴ ደን ውስጥ የተንጠለጠለ የብረት ድልድይ በገመድ ታስሮ ወደ ተራሮች ይሻገራል። ተራራዎቹ በዛፎች ተሸፍነው ሳለ፣ በአንድ በኩል ብርቱካናማ ቀለም ያለው የድንጋይ ገጽታ አለ።

ወይ ጉድ ሲያስገርም! የወንዙ ውሃ በድንጋዮች ታጥሮ ተወስዷል። መደነቅ! ወንዙ በደረቅ እና በድንጋያማ መሬት ውስጥ ይፈሳል። ሲያሳዝን! አንድ ሴት ዘጋቢ በማያ ገጹ ጥግ ትታያለች። ችግር! ከታች የዜና ፅሁፍ አለ።

ዎው ሲያጓጓ! በቀ እም ሲያጓጓ! የተጣጠፈች እንጀራና የስጋ ወጥ። ወጡ በጥቁር ድስት ነው። ቀይ የበርበሬ ዱቄትና ትንሽ ማንኪያ አሉ። የሰሃኑ ብሩህ ቀለሞች ሲማርኩ! የኢትዮጵያ ምግብ ሲያስደስት!

አቤት እንዴት ደስ ይላል! ይህ በባህላዊ ውበት ያጌጠ ቦርሳ መደነቅን እና የባህል ፍቅርን ይገልጻል። የዘመነ ጥበብና ባህል ውህደት ብሩህ ተስፋን ያንጸባርቃል።

እንዴት ያሳዝናል! በመጸየፍ ስሜት፣ ጥቁር ሰማያዊ ውሃ ላይ እጅግ ብዙ ቁጥር ያላቸው የፕላስቲክ ጠርሙሶችና ቆሻሻዎች ሲንሳፈፉ እናያለን። አረንጓዴ የውሃ ላይ እፅዋትና ጠርሙሶች ተቀላቅለው የመጥፎ አካባቢ መበከልን ያሳያሉ።

ዋው ሲያምር! ዘመናዊው ህንፃ በሌሊት መብራቶች ደምቆ ከተማዋን አስውቧል። የሚንቀሳቀሱ መኪናዎችና ብዙ ሰዎች በመንገድ ላይ ይስተዋላሉ። ህንፃው ውበትንና ንቁ እንቅስቃሴን የሚያሳይ ድንቅ እይታ ነው። ሲያስደንቅ! የከተማ ህይወት ማዕከል!

አጭርና ረጅም አረንጓዴ ሣር በመሬት ላይ ይስተዋላል። የሣሮቹ ቅጠሎች ቀጥ ያሉና ረዣዥም ናቸው፤ ከታች ያለው መሬት በአነስተኛ የሣር ክምር የተሸፈነ ነው። ከበስተጀርባ ጥቁር ፕላስቲክ የመሰለ ነገር አለ፤ በአጠቃላይ ቦታው የመረጋጋትና የደስታ ስሜትን ይፈጥራል።

ባህላዊ ዘፋኝ ቢጫ ኮት ለብሶ በመድረኩ ላይ ቆሞ እየዘፈነ ነው። ከበስተጀርባ ሌሎች ሙዚቀኞች ከበሮ ይመታሉ። ከታች ብዙ ሰዎች በጠረጴዛዎች ዙሪያ ተቀምጠው ሙዚቃውን እየተመለከቱ ነው።

በቀይ ጣራ ያጌጠ ቤት የሰላም እና የጸጥታ ምሽግ ነው። ብረታማው በር ቢቆምም፣ ግድግዳው በውስጡ ያለውን ሙቀትና የቤተሰብ መከታ ለመጠበቅ ያለውን ጥረት ያሳያል።

ዋው ሲያምር! ዘመናዊው ስልክ በደማቅ ግራጫ ቀለም እና በጠራ ማሳያ ያስደምማል። ስልኩ ከብዕሩ ጋር መታየቱ የቴክኖሎጂ ፍቅርን ያንጸባርቃል። ሲያስደንቅ! የዕድገትና የደስታ ስሜትን ይፈጥራል።

የኢትዮጵያን ብሔራዊ ቡድን አሰልጣኝ የሚመስሉት እኚህ ሰው በፊታቸው ላይ ከባድ የትኩረትና የጭንቀት ስሜት ይታያል. በቢጫና አረንጓዴ የትራክ ሱፍ እና ነጭ ኮፍያ ላይ ያለው አኳኋን ለጨዋታው ውጤት ያላቸውን ታላቅ ቁርጠኝነትና ኃላፊነት ያንጸባርቃል።

ለምለም በሆነ ፓርክ ውስጥ በተረጋጋ ውሃ የተሞላ ሰው ሰራሽ ኩሬ ነው። የውሃ ምንጭ ያለው ይህ ኩሬ፣ በድንጋይና በሣር የተከበበ ነው፣ ከበስተጀርባ ኮረብታዎችና በከፊል የተገነቡ የፓርክ መገልገያዎችም አሉ።

መነፅር ያደረገ አንድ ጥቁር ሰውዬ ጥቁር ልብስና በሰማያዊ ነጠብጣቦች የተሞላ ክራባት ለብሷል። ሰውዬው ፈገግ ብሎ ቀጥታ ወደ ፊት ይመለከታል፤ ከበስተጀርባው የክሬም ቀለም ያለው ግድግዳ ይታያል። የእኚህ ሰው ገፅታ መተማመንንና ሙያዊነትን ያንፀባርቃል።

ዋው ሲያምር! ቆንጆ ሴት በዘመናዊ የፀጉር አሠራር ሲያስደንቅ! በባህላዊ ጥልፍ የተሰራ ቀሚስ ሲማርክ! በግንባሯ ላይ ያለው ጌጣጌጥ ሲያምር! አይኗ ላይ ያለው ሜካፕ ሲያስገርም! ሙሉ ውበቷ ሲያስደስት!

ዋው ሲያምር! ባህላዊ የኢትዮጵያ ልብስ የለበሰች ወጣት ሴት ሲያስደንቅ! ደረቷ ላይ ያለው ጥልፍ ሲማርክ! ረዥሙ ቀሚስና ባለቀለም ሸርጦች ሲያኮሩ! በልበ ሙሉነት ስትራመድ ሲያስደስት! የዘመናዊነትና ባህል ውህደት ግሩ

ትልቁ መስኮት በግራጫማ ጭስ እና አቧራ በተሞላ ውጫዊ ገጽታ ላይ የሰዎችን ግርግር ያሳያል። ከላይ "ያልተቀበልናቸው" የሚል ቀይ ጽሑፍ አለ። ከታች ደግሞ ነጭና ጥቁር ሶፋ ያለው ዘመናዊ ክፍል ይታያል፤ በአጠቃላይ የጭንቀትና የሀዘን ስሜትን ይፈጥራል።

በቀይ ጨርቅ ላይ የተቀረጸ ጥንታዊ የብረት የራስ ቆብ ቅርጽ ይታያል። ውስብስብ የአሠራር ዘዴው የጥንት ጥበብን ያሳያል። ይህ ታሪካዊ ቅርሶች መደነቅንና ፍቅርን ያጎላሉ።

ድንቅ ነው! ወጣቱ በፀሐይ የሞቀ የብረት ቆርቆሮ ቤት ፊት ለፊት በስራ ተጠምዷል። የተለያዩ ዘይቶችና ውሃ የሞሉ የፕላስቲክ ሃይላንዶች ተደርድረዋል። ይህ የሥራ ፍቅር ደስ የሚል እና እጅግ በጣም ጥሩ ነው።

ታላቅ የዜጎች ደህንነት! የፖሊስ አባል በትጋት የመንገድ ትራንስፖርትን ይፈትሻል! ሥርዓትን ማስከበርና ህግን ማክበር ወሳኝ ነው! በሕዝብ ማመላለሻ ውስጥ ለጥንቃቄ የሚደረግ ቁጥጥር! ኃላፊነትና ጥንቃቄ!

ማዓዛ የተሰኘው ደማቅ ብርቱካንማ የማንጎ ጭማቂ በትልቅ የፕላስቲክ ጠርሙስ ቀርቧል። ጠርሙሱ አረንጓዴ ክዳን አለው። ነጭና ቀይ ምልክት ላይ ሁለት ትላልቅ ማንጎዎች ተለጥፈዋል። ይህ የጁስ ጠርሙስ የጥማት ስሜትንና መደነቅን ይገልጻል።

መሬት ላይ የተቀመጡ ክራር የሚባሉ የሙዚቃ መሣሪያዎች ናቸው። ከበስተጀርባ በግድግዳ ላይ አረንጓዴና ቢጫ ቀለም የተቀባ ሥዕል፣ ጥቁር ሳጥን፣ ወንበር እና ሌሎች የኤሌክትሮኒክስ መሳሪያዎች አሉ። ክራሩ የኤሌክትሪክ ገመድ የተገጠመለት ይመስላል።

ዋው! ሠራተኞች የሕክምና ጭምብሎችን በጥንቃቄ ሲያሽጉ ነው። በንጽሕና ልብስ መታሸጉ ለጤና ተግቶ መስራትን ይናገራል። ሲያስደንቅ! የደስታ ስሜት ይሰጣል፤ ምክንያቱም የሰዎችን ሕይወት ለማዳን ታስቦ የተሠራ ነው።

ውጭ ባለው የኮንክሪት ህንጻ ፊት ለፊት፣ አንዲት ሴት የባህል ልብስ ለብሳ ቡና ስታፈላ ይታያል። ቡናው ጥቁር በሆነ ጀበና ውስጥ፣ ትናንሽ የቡና ሲኒዎች በተለያዩ ጠረጴዛዎች ላይ በስርዓት ተደርድረዋል። ይህ ትዕይንት ደስታን እና የኢትዮጵያን ባህል ፍቅር ያሳያል።

"ዋው! ስንት ጥበብ!" በባህላዊ ቅርጾች እና ቀለማት ያሸበረቁ መሶቦች ተከምረዋል። አብዛኞቹ በቀይ እና ገለባማ ቀለም ያጌጡ ናቸው። ከጀርባ ሁለት ሴቶች ሲጠብቁ ሲታዩ፣ ስራው "ምንኛ ያኮራል!" ያስብላል።

አንዲት ሴት በነጭ ባህላዊ ልብስ ለብሳለች፤ ጸጉሯ በሁለት ዓይነት መንገድ ተሰርቷል። የፊተኛው ክፍል በጥሩ ሁኔታ የተሠራ ጉንጉን ሲሆን የኋላው ደግሞ በጉንጉኑ ተጠፍሮ በጥቁር ጌጥ ከላይ ተይዟል። ሴትየዋ ወርቃማ ጌጣጌጥ አድርጋለች።

ይህ ዛፍ በደረቅ ኮረብታ ላይ ብቻውን ቆሞ! በደማቅ ቢጫ አበባዎች እና አረንጓዴ ቅጠሎች ተንቆጥቁጧል። በዙሪያው ያለውን ደረቅ መሬት በታላቅ ተፈጥሯዊ ውበቱ ይሞግታል! አቤት ውበት!"

ይህ አርማ እጅግ በጣም ጥሩ እና የሚያስደንቅ ነው! በሰማያዊ፣ አረንጓዴ እና ቡናማ ቀለማት የተዋቀረው የኢትዮጵያ ስታትስቲካል አገልግሎት ውብ ምልክት ደስ ይላል። ሲገርም! ይህ በእውነት የትብብር ምልክት ነው።

በጥቅጥቅ ደን ውስጥ፣ ጣራቸው ክብ ቤቶች ተበትነዋል። አንዳንድ ቤቶች የቆርቆሮ ጣራ ያላቸው ሲሆን፣ በዙሪያቸውም የደረቁ ሳር ክምርና ቢጫ አበቦች ይገኛሉ። ይህ መንደር በዛፎች ተከቦ የሚገኝ ሲሆን፣ አፈሩ ቡናማ እና ደረቅ ነው።

ዋው ሲያኮራ! ቀይ ሽርጥ ያደረገ ሰው ባህላዊ ልብስ ሲሸምን ይስተዋላል። እጆቹን ወደ ሽመናው ዘርግቶ ትኩረት አድርጓል። የእጅ ጥበብ ስራው ሲያስደንቅ! የሰውየው ችሎታ ሲያስመሰግን! በሙያው መካኑ ግሩም!

ሰዎች ሥራ በሚሠራበት ቢሮ ውስጥ ነጭ ጠረጴዛና ጥቁር ወንበር አለ። ወንበሩ በክሮም ብረት እግሮች ላይ ቆሟል። በተንቀሳቃሽ ኮምፒውተር (ላፕቶፕ) ላይ ምሽት ላይ የሚነደፍ ተራራ ምስል አለ። ወለሉ ቡናማ የእንጨት ፓርኬት እና ግድግዳውም የጨርቅ ማስጌጫ አለው።

ደማቅ አረንጓዴ፣ ሰማያዊና ቀይ ቀለሞች ያሉት ልዩ ወፍ በቅርንጫፍ ላይ ተቀምጧል። ወፉ ቢጫና ጥቁር ቀለም ያለው ትልቅ ምንቃር አለው። የቅርንጫፉ ጫፍ ላይ የተረጋጋ መስሎ ሲቀመጥ፣ የደበዘዘ አረንጓዴ ጫካ ከበስተጀርባው ይገኛል። ይህ መደነቅንና የተፈጥሮን ውበት ይገልጻል።

ኡፍ ሲከብድ! ግመሎች በከባድ ጭነት አስፋልት መንገድ ላይ። ጭንቀት! በረጅም መስመር ተሰልፈው እየተጓዙ ነው። ያሳዝናል! በረሃማ በሆነ ቦታ በከፍተኛ ሙቀት ውስጥ። ብስጭት! ሸክሙ ከብዶባቸዋል። አቤት!

ዋው ሲያምር! የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካህናት በሚያስደንቅ ልብስ። ጥቁር አረንጓዴ ካባና ቢጫ ዘውድ ያደርጋሉ። የካባው የኋላ ክፍል በሚያምር ወርቃማ ጥልፍ ያጌጠ ነው። ልዩ የሆነው አረንጓዴና ወርቅ ውህደት ልብን ይማርካል። በአካባቢው ቀስተ ደመና ሲያስደስት!

ቤተ ክርስቲያን ውስጥ ብዙ ሰዎች በአብዛኛው ነጭ ልብስ ለብሰው በጸሎትና በስግደት ላይ ናቸው። አንዳንዶቹ ወለሉ ላይ ተንበርክከው ሲጸልዩ፣ ሌሎች ደግሞ ቆመዋል። በትዕይንቱ የሚታየው የሰዎች ትጋትና አንድነት መንፈሳዊ ፍቅርን እና ሰላምን ይገልፃል።

ብዙ አሻንጉልቶች ባህላዊ የኢትዮጵያ ነጭ ልብሶችን ለብሰው ከፊት ለፊት ተደርድረዋል። ልብሶቹ በአንድ ረዥም መደርደሪያ ላይ ከላይና ከታች ተሰቅለዋል። በስተግራ በጡብ በተነጠፈ መንገድ ላይ ሰዎች ይጓዛሉ።

ዋው ሲያምር! ዘመናዊው ሕንፃና ክብ ቅርጽ ያለው አዳራሽ ታሪካዊውን የአንበሳ ሐውልት አጅበዋል። በሰማያዊ ሰማይ ሥር የተረጋጋው አካባቢ ታላቅ ሰላምና ኩራት ይሰጣል። እንዴት ያስደንቃል!

በሚያብረቀርቅ ብርሃን ስር አንዲት ሴት ብርቱካናማ ሻሽ ለብሳ ቀይ ሪባን በመቀስ ትቆርጣለች። ሴትየዋ ከብዙ ባለሥልጣናትና ሰዎች ጋር የፕሮጀክት ምረቃ ሥነ ሥርዓት ታከናውናለች። ከበስተጀርባ ብዙ ሰዎች ቆመዋል።

በባሕላዊ ልብስ ያጌጠች ሴት ከቤት ውጪ ባለው አረንጓዴ ሳር በተጎዘጎዘበት ላይ ተቀምጣለች። ሰፋፊ ጥቁር ጀበናዎች፣ ብዙ ትናንሽ ሲኒዎች እና ቡና በስፋት አሉ፤ ከቤቱ ነጭ ግድግዳ ጋር ደስታን የሚገልጽ ፍቅር የተሞላበት ውህደት ፈጥረዋል።

አንዲት ረጅም ሴት ሐመር ሰማያዊ፣ አጭር እጅጌ ያለው የፋሽን ልብስ ለብሳ በ "ድመትጉዞ" ትጓዛለች። ሴትየዋ ጥቁር መነጽርና ትልልቅ ነጭ ጉትቻዎች አድርጋለች። በአንገቷ በኩል ያለው ፍሬም መደነቅን ሲገልጽ፣ በስተጀርባ ያሉት ታዳሚዎች በደስታ እየተመለከቱ ነው። ቡኒማ ቦርሳ በግራ እጇ ይዛለች።

እረ ሲያበሳጭ! አንድ ሰው ከባድ ፍራሾችን በራሱ ላይ ተሸክሞ ይሄዳል። የጭነቱ ክብደትና የሰማይ ሽቦዎች መጨናነቅ ብስጭትን ያሳያል። የገበያው መጨናነቅና የፀሐዩ ሙቀት የጭንቀት ስሜትን ይፈጥራል።

ዋው ሲያምር! በነጭ ዳራ ላይ የሜዳ አህያ ቆዳ መሳይ ንድፍ ያላቸው ሁለት ጫማዎች ይታያሉ። ጫማዎቹ የተሳለ ጫፍ ያላቸው ናቸው። ከበስተጀርባው አረንጓዴ ተክል በወርቃማ ማስቀመጫ ውስጥ ተቀምጧል። ይህ ዘመናዊ እና ውብ የሆነ ጥምረት ነው። ሲያስደስት!

አንድ ሰው ጥቁርና ነጭ ላምን በማሽን በመታገዝ ይልባል። እጁ አራት የብረት መጥበቂያዎችን ይይዛል፤ ከብቶች ከታች በደረቅ የሳር መደብ ላይ ሲቆሙ፣ ወተቱ በቧንቧ ወደ ውጭ ይወጣል።

የምስሉ አየት አስፈሪ ነው። በቀይ እና በብርቱ ነውር የተሞላ የነበረ ከለላ ውስጥ የሚፈስ እሳት እና የሚገለጥ ጭረት የመሬት አስደናቂ እንቅስቃሴን ያሳያል። የሰማይ ቀለም የማታ ነው፣ የፍርሃት እና የመደነቅ ስሜት ያሳያል።

ይህ ጥቁር እና ነጭ ቅርበት ያለው ምስል የአንድን ጥቁር ሰው ፊት ከትከሻው በላይ ያሳያል። እሱም የለበሰው ጥቁር ልብስ ከነጭ ሸሚዝ እና ከስርዓተ-ጥለት ካለው ክራባት ጋር ነው። ሰውየው አጭር ጸጉርና ፂም ያለው ነው ።

አንድ ጥቁር ሸሚዝ የለበሰ አፍሪካዊ ሰው እጆቹን እጅግ በጣም አጣጥፎ ቆሟል። ሰውዬው አንገቱ ላይ ባለ ሶስት ማዕዘን ቅርፅ ያለው የአንገት ሐብልና የእጅ አምባር ደስ በሚል ሁኔታ አድርጓል። ፊቱ ላይ ጭንቀትና ጥልቅ ሃሳብ ይነበባል።

የቀስተ ደመና ቅርጽ ያለው ትልቅ መግቢያ፣ የመኪና ኪራይ እና የጉብኝት አገልግሎት የሚሰጥ ድርጅት ያሳያል። መግቢያው ደማቅ ቀለሞች ያሉት ሲሆን፣ ከውስጥ ለጉዞ የተዘጋጁ በርካታ መኪናዎች ተደርድረዋል። ይህ ትዕይንት ለጉዞ ያለን ፍላጎት እና ደስታ ይጨምራል።

ጥቁር ሳጥኖች ሙሉ በሙሉ የበሰሉ ፓፓያ ፍራፍሬዎችን ተጭነው በአረንጓዴ የሣር ሜዳ ላይ ተደርድረዋል። ፍሬዎቹ ቢጫ እና አረንጓዴ ቀለም አላቸው። ሁለት ሰዎች በፍራፍሬዎቹ ዙሪያ ቆመዋል። መሬቱ ጭቃማና ለምለም ሣር አለው።

ዋው! በሰፊ የእርሻ መሬት ላይ የበቀለው ስንዴ ታላቅ ደስታንና ብሩህ ተስፋን ያሳያል። የተትረፈረፈ ምርት የመጪውን ጊዜ ፍቅር እና እረፍት ያበስራል። በዘጋቢው

በሰማያዊ ሰማይ ስር አትሌቱ በዘንግ ላይ ሆኖ መደነቅንና ጭንቀትን ፈጥሯል። በቀይ መስመሩ ላይ ያደረገው የዘንግ ዝላይ ጥረት ትልቅ የችሎታና የብርታት ማሳያ ነው።

የሱቅ መደርደሪያ ላይ 555 የተባለ የሳሙና ምርት ተቆልሎ ይታያል። ሳሙናዎቹ በሁለት ዓይነት ማሸጊያ ቀርበዋል፡ በግራ በኩል በነጭ እና ሰማያዊ "Jasmine Fresh" የሚለው አይነት ሲሆን፣ በቀኝ ደግሞ ጥቁር ሮዝ ማሸጊያ ያለው ሌላ ዓይነት ነው።

ሰባት ሰዎች የተለያዩ ደማቅ ቀለሞችን ለብሰው ከጎን ለጎን ተደርድረዋል። ፊቶቻቸውና ከጀርባቸው ያሉት ዳራዎች የተለያዩ ቀለማት አላቸው። ከላይ በአማርኛ "የስንብት ቀለማት" የሚል ርዕስ አለ። ስዕሉ አንድነትንና ደስታን ያሳያል።

እሳተ ገሞራ ፍላት ውስጥ የሚገኝ ትኩስ፣ የሚያብለጨልጭ ቀይና ብርቱካናማ ላቫ በጨለማ ወይም ለሊት ላይ በግልጽ ይታያል። በዙሪያው ጥቁር የሆኑ ትላልቅ ድንጋዮችና ደመናማ ጭስ ይንቦገቦጋል።

ካሬ ቅርጽ ባለው ነጭ የትግበራ ምልክት ላይ፣ ጥቁር ሰማያዊ ቀለም ያለው የንግግር bubble አለ። በ bubble ውስጥ imo የሚለው ቃል በሰማያዊ ትንንሽ ፊደላት ተጽፏል፤ አረንጓዴ የሆኑ ጠርዞች በግልጽ ይደምቃሉ።

በመሰብሰቢያ አዳራሽ ውስጥ የተለያዩ ልብሶችን የለበሱ ወንዶችና ሴቶች እጃቸውን ወደ ላይ አንስተዋል። ከበስተጀርባ የተለያየ ቀለም ያላቸው ብሔራዊ ባንዲራዎች በተራ ተደርድረው አሉ።

በዚህ ክብ ቅርጽ ባለው ሰማያዊ አርማ መሃል ክንፉን የዘረጋ ነጭ ንስር ይታያል። "NISS" እና "ETHIOPIA" የሚሉት ቃላት ከንስሩ በላይ ተጽፈዋል። የድርጅቱ ሙሉ ስም "NATIONAL INTELLIGENCE AND SECURITY SERVICE"ከታች ተጽፏል። በአማርኛ"የብሔራዊ መረጃ ደህንነት አገልግሎት" ከላይ በክብ ተጽፏል።

ድንቅ ነው! ደስ የሚል ባህላዊ ትርኢት! በቀለማት ያሸበረቁ ልብሶችን የለበሱ ብዙ ሰዎች በስፋት በሰዎች በተጨናነቀ መድረክ ላይ ሲጨፍሩ ማየት ያስደስታል። ታዳሚዎች ደግሞ ሲመገቡና ሲመለከቱ መደሰታቸው በጣም ጥሩ ነው።

ረጅም ሕንፃዎች እና አረንጓዴ ዛፎች በተሞላበት ከተማ ውስጥ፣ በርካታ መኪኖች ባለ ብዙ መስመር መንገድ ላይ ተሰልፈው በፍጥነት ሲነዱ የከተማ ግርግርንና እንቅስቃሴን ያሳያል። ዳራው ሰማያዊ ሰማይ ነው፣ የመተማመንና የዕድገት ስሜትን ያንፀባርቃል።

የደስታ ስሜት በፊቷ ላይ የሰፈረባት አትሌት የፍጻሜውን መስመር በድል ስትቆርጥ እጆቿን ወደ ሰማይ አነሳች። ከበስተጀርባ ትልቅ የሰዓት ማሳያ 2:20.59 ያነባል።

ደማቅ አረንጓዴ ቅጠሎችና ቅርንጫፎች በሥዕሉ ላይ ተዘርግተዋል። በውስጣቸውም ሁለት ትላልቅ ነጭ የአበባ ቅርጾች እና አንዲት ትንሽ ሐምራዊ አበባ ከታች ተንጠልጥለዋል። እነዚህ ያልተከፈቱ አረንጓዴ የአበባ ዘሮች፣ የተረጋጋ ተፈጥሯዊ ደስታን በግልፅ ያሳያሉ።

ቀጥ ያለ ጥቁር መብራት አናት ላይ አረንጓዴ፣ መሃል ላይ ብርቱካናማ፣ ከታች ደግሞ ቀይ ደማቅ መብራቶች በቅደም ተከተል ይታያሉ። እያንዳንዱ ክብ መብራት ከላይ የብርሃን ጥላ ለመከላከል የራሱ የሆነ ጥቁር ኮፍያ አለው።

ዋው! በአረንጓዴ የደንብ ልብስ ያጌጠች አስተናጋጅ በፈገግታ ቁማለች። የእርሷ ሙያዊ ገጽታ ደስታንና መተማመንን ይሰጣል። በንፁህ የአውሮፕላን ውስጥ፣ ለበረራው መዘጋጀቷ ግሩም ነው!። ሲያስደስት! በእርግጠኝነት ጥሩ ጉዞ ነው።

ዋው ሲያምር! ውብና ዘመናዊ የቢሮ እቃዎች። ትልቅ የስራ ጠረጴዛ፣ ቆዳ ወንበርና መደርደሪያ። ለስብሰባ የሚሆን ሶፋና ጠረጴዛ አለ። ደስ ይላል! ትልቅ መስኮት ከተማውን ያሳያል።

ዋው ሲያምር! በትልቅ ሜዳ ላይ የቆሙ ብዙ ዛፎች አሉ። የእነዚህ ግዙፍ ዛፎች አረንጓዴ ቅጠሎች አስደናቂ ናቸው። የሰማዩ ጥርት ያለ ሰማያዊ ቀለም የመረጋጋት ስሜት ይሰጣል። ሲያስደንቅ!

ወይ ጉድ! እንዴት ያምራል! በነጭ ልብስ ያጌጡ ምዕመናን ከበሮ እየመቱ፣ በክብር እየዘመሩ ነው! የቤተ ክርስቲያኑ መንፈሳዊ ድባብ ደስታን ይፈጥራል! መታደላቸው

ዋው ሲያምር! ውብ የሆነ የሠርግ ማስዋቢያ ሲያዩ! ነጭና ፈዛዛ ቢጫ አበቦች በቅርጫቶች ተደርድረዋል። ረዣዥም ላባዎች ሲያስደንቁ! ከበስተጀርባ ያሉት መጋረጃዎች ያማሩ ናቸው። የፍቅርና የደስታ ስሜት ይሰማል። ልዩ ዝግጅት ነው።

ኧረ ሲያስደንቅ! ዋው! እንዴት የሚያስደንቅ ፊት! ኒኮላ ቴስላ በጥቁርና ነጭ ፎቶግራፍ ላይ ። የተጨነቀ ፊትና የሚያሳዝን እይታው ግሩም ነው!። የትልቁ ፈጣሪ አሳቢነት ሲያረጋጋ!

ዋው! የእግር አምባር ሲያምር! ሁለት እግሮች ላይ የሚያማምሩ የብር እግር አምባሮች ናቸው። አምባሮቹ ቀለል ያለ ሰማያዊ አበባና የቅጠል ቅርጾች አሏቸው። በቀኝ እግር ጥፍር ላይ ቀይ ቀለም አለው። ውበቱ ደስ ያሰኛል።

ዋው! የጥንትና የዘመኑ ድንቅ ውህደት! ግርማ ሞገስ ያለው ጥቁር አንበሳ ሐውልት በድንጋይ ግንቡ ላይ ቆሟል። ከኋላው ደግሞ ወደ ሰማይ የገዘፈ ዘመናዊ ሰማይ ጠቀስ ህንፃ መኖሩ አስገራሚ ነው። የመረጋጋትና የሃይል መግለጫ! ሲያስደንቅ!

በብር ትሪ ላይ በተነጠፈ እንጀራ ላይ፣ ቢጫ የበግ አልጫ፣ ቀይ ቅመም እና ቡናማ የጥብስ ሥጋ ጎን ለጎን ቀርበዋል። የእንጀራው ጫፎች ተጠቅልለዋል፤ ምግቡ የደስታና የፍቅር ስሜት ያንጸባርቃል።

ደስተኛ የሆነ ሰው ባህላዊ ጥቅጥቅ ያለ ፀጉርና ነጭ ልብስ ለብሷል። በቀይ፣ ነጭና ሰማያዊ ዶቃዎች የተሰራ የአንገት ጌጥ አስሯል። አቀማመጡ እርጋታ እና ኩራት ያንፀባርቃል፤ በደረቅ መሬት ዳራ ላይ ፈገግ ይላል።

ዋው! ስድስት እስክርቢቶዎች ደስ ይላልሉ። ሦስቱ በጥቁር ቀለም ሲሆኑ፣ ቀሪዎቹ ሦስቱ ደግሞ በሚያምር ሰማያዊ ቀለም ናቸው። ቆንጆ አቀማመጣቸው ሥርዓታማና ተመጣጣኝ ስሜት ይሰጣል። ሲያስደንቅ! ለጽሑፍ ምርጥ ናቸው።

ሁለት ሴቶች ከባድ የሆኑ የግንባታ ብሎኮችን ተሸክመው ወደ ግንባታ ቦታ ሲሄዱ ይታያል። አካባቢው በብሎኮችና በእንጨት ድጋፎች የተሞላ ሲሆን፣ የሥራው ክብደትና አድካሚነት የጭንቀት ስሜት ይፈጥራል።

ይሄ ነገር ግራ ያጋባል! ሰውዬው ሰማያዊ ልብስ ለብሶ በሰማያዊ ጄሪካኖች ተጠምዷል። በቆሻሻ አካባቢ መሥራቱ ያሳዝናል። ጄሪካኖቹ የተቀመጡበት ቦታ የንጽህና ችግር ያለበት ይመስላል። የሥራ ትጋቱ የሚያስደንቅ ሲሆን አካባቢው ግን ያበሳጫል። የጄሪካኖቹ መደርደር ያሳዝናል።

ዋው ሲያምር ! ዘመናዊው ሆቴል በግዙፍ አሠራሩ ሲያስደንቅ ! ደረጃ ያለው ቅርጹና የመስታወት መስኮቶቹ የከተማውን እድገት ሲያሳዩ ያስደስታል ! እረ ሲያስገርም!

ሁለት ገበሬዎች በደረቅ መሬት ላይ በእጅ ይወቃሉ። ከፊት ያለው ገበሬ ገለባው ላይ አተኩሯል፤ ከኋላው ያለው ደግሞ በትጋት ይወቃል። ገለባው ወደ አየር ይወነጨፋል። የሰማዩ ቀለም ደማቅ ሰማያዊ ነው።

አረንጓዴ ቀለም የተቀባ "አብጣነ" ጁስና ማርት የተሰኘ ሱቅ ከፊት ለፊቱ በተደረደሩ ፍራፍሬዎችና አትክልቶች የደስታ ስሜት ይፈጥራል። ሱቁ በአጥር የታጠረ ሲሆን ነጭ መኪና በቅርብ ቆሟል።

አራት የጥልፍ ሥራ ያጌጡ ወርቃማ ጌጣጌጦች በጥቁር የሰው አምሳያ ማስቀመጫ ላይ ተደርድረዋል። የአንገት ሐብል፣ የጆሮ ጌጦች፣ አምባር እና ቀለበት የኢትዮጵያን ባህል ውበትና ብልጽግና (ፍቅርን) ይገልጻሉ።

በአንድ ላይ የተሰባሰቡ እነዚህ ደማቅ የማኅበራዊ ሚዲያ አርማዎች የአለም አቀፍ ትስስርና የመረጃ ፍሰትን አስደናቂነት ይገልጻሉ። የማንኛውም ስሜትና ሀሳብ መድረክ ናቸው።

ፐ ረሃብ የሚያነሳሳ ጣፋጭ ምግብ። በነጭ ሳህን ላይ አንድ ሙሉ ለስላሳ እንጀራ ተነጥፎበታል። እንጀራው ላይ ጥቁር ቡናማ ቀለም ያለው የበግ ወይም የዶሮ ወጥ (ወት) በብዛት ተቀምጧል። ግማሽ የተቀቀለ እንቁላል በወጡ መካከል ተቀምጧል።

የኢትዮጵያ ልዩ ሀብት የሆነው ጭላዳ ዝንጀሮ በሰሜን ተራሮች ውስጥ በመቶዎች የሚቆጠሩ ተባብረው ሲኖሩ ማየት እጅግ ያኮራል! በጣም ትልቅ የሆነ ማኅበራዊ አኗኗራቸው እና በደረታቸው ላይ ያለው ቀይ " የደም ልብ " ምልክት ልዩ ውበት አለው።

ወይኔ! ሲያስደንቅ! የሱቁ መደርደሪያዎች በተለያዩ ምርቶች ተሞልተዋል፤ የታሸጉ ምግቦች፣ ቅቤዎች፣ ፓስታዎችና መጠጦች በብዛት አሉ። የምርቶች ብዛትና ስብጥር የዕድገት ስሜት ይሰጣል! ሲያስደስት!

ትልቅ የአማርኛ መጽ በሽፋኑ ላይ የምትታየው ሴት እጅግ በጣም ጥሩ እና የሚያምር ጥቁር ጃኬት ለብሳለች። የፊቷ ገጽታ ጠንካራ ቁርጠኝነት እና ትኩረት ያሳያል። የፀጉር አበጣጠሯ ውብ ነው፤ በአጠቃላይ የሽፋኑ ንድፍ በጣም ደስ የሚል እና የሚደንቅ ነው።

አቤት ውበት! ደማቁ ሰማያዊ አውቶቡስ ለአገልግሎት ተዘጋጅቷል! ሰፊና ዘመናዊ መጓጓዣ ለሕዝብ የቀረበ! የጉዞን ምቾት የሚያረጋግጥ አዲስ የመንገድ ንጉሥ! ለልማት የተገኘ ታላቅ እርምጃ!

አንድ ሰው በደረቅ አካባቢ ከሚገኝ ነጭ የውሃ መኪና በላይ ወጥቶ ውሃ ወደ ታንከሩ እየቀዳ ነው። ሰማያዊ ልብስና ጥቁር ሸሚዝ የለበሰው ሰውዬው ረዥም አረንጓዴ ቱቦ ይዞ ሲሆን፣ ብሩህ ሰማያዊ ሰማይ ከበስተጀርባው ይታያል። ትዕይንቱ ለተቸገሩ አካባቢዎች የውሃ አቅርቦትን አስፈላጊነት ያሳያል።

ዋው፣ በጣም ያምራል! ሲገርም! ይህ አስደናቂ ጥንታዊ የድንጋይ ምሰሶ በግልጽ የተቀረጸ ነው። ምሰሶው ጥንታዊ ቅርጾች አሉት። ከሥሩ የተቀመጡ የባህል ልብስ የለበሱ ሴቶች ትልቅ ታሪካዊ ዋጋ እንዳለው ያሳያል። እጅግ በጣም ጥሩ!

እጅግ ብዙ ሰዎች አረንጓዴ ቲ-ሸርት ለብሰው በመንገድ ላይ ተሰብስበዋል፤ በከተማው ዳራ ውስጥ የደስታ እና የጋራነት (ደስታን) ስሜት ይስተዋላል። ኢትዮጵያዊ ባንዲራ የብሔራዊ ኩራትን (ፍቅርን) ያመለክታል።

እጅግ በጣም ጥሩ! ሁለት ሴቶች ከፊል ቅርብ ሆነው አሉ። በቀይ ሸማ የተጠቀለለችው ሴት አፏን በእጇ ሸፍና በደስታ ሳቀች። ሰማያዊ ሸማ የለበሰችው ሴት ጉንጯን እየሳመች ፍቅር ትገልጻለች። የኋላው ግድግዳ አረንጓዴ ቀለም አለው።

ሲገርም! በጣም የሚያስደንቅ የፋሲል ግንብ! ባለው የመልሶ ግንባታ ስካፎልዲንግ ከፍ ብሎ ቆሟል። ውብ በሆነ ክፍት መልክአ ምድር መካከል፣ በሩቅ ደግሞ ተራሮችና ሰማይ የሚዋቡበት ድንቅ ነው።

ቡናማማ ግራጫ ቀለም ያለው አንድ እንስሣ በደረቅ ሳር ሜዳ ላይ ቆሟል። ግዙፍ ነጭ ጥርሶቹ ከጎን ወደ ላይ ወጥተዋል። ረዥም የጀርባ ጸጉር አለው።

ዋው ሲያስገርም! ጥንታዊው ድልድይ ውበት አለው። ድንጋያማ ወንዝ ሲያሳይ! ድልድዩ ከታች በሚፈስ ወንዝ ላይ የተሰራ ነው። ድልድዩ በብዙ ቅስቶች የተገነባ ነው። በዙሪያው ጥቅጥቅ ያለ አረንጓዴ ዛፎች አሉ። በጣም የሚማርክና ግርማ ሞገስ ያለው ነው

ሐምራዊና ሰማያዊው የሜሴንጀር አርማ የግንኙነትንና የፍጥነትን ደስታ ያንጸባርቃል ። በሰፊው ዓለም ካሉ ወዳጆች ጋር ለመገናኘትና ለመወያየት የሚጋብዝ የቴክኖሎጂ ስጦታ !

ለቆዳ ንፅህና ሲባል ቡናማ ቅባት በፊቷ ላይ የተቀባች ሴት ትታያለች። ይህ የቡና ቅባት ቆሻሻን አራግፎ፣ ፊትን አድሶ፣ ተፈጥሯዊ ውበትን ለመመለስ የሚያስችል አስደናቂ መንገድ ነው።

ምንም ጥርጥር የሌለው የ"ሀበሻ" ቢራ ጠርሙስ በነጭ ዳራ ላይ ጎልቶ ተቀምጧል። ቢራው ቡናማ ጠርሙስ፣ ጥቁር ክዳን እና በወርቃማ ቀለም ሐበሻ የሚል ጽሑፍ ያለበት ጥቁር መለያ ያለው እና፣ የመጠጣት ጉጉትን ይፈጥራል።

እጅግ ደስ ብሎኛል! ይህ እንዴት የሚያምር ዘመናዊ ምድጃ ነው! ስድስት ምድጃ ያሉት ትልቁ ምድጃ፣ አይዝጌ ብረት ያበራል! ዋው፣ እንደዚህ አይነት ምድጃ ቤት ውስጥ መኖሩ ደስታ ነው!

አስደናቂ የሆቴል መግቢያ! ሎቢው ሰፊ፣ ዘመናዊና ምቹ ሆኖ ይታያል። የብርሃኑና የአረንጓዴው ተክሎች ውህደት ደስ ይላል። የደህንነት መቆጣጠሪያው ደግሞ አስተማማኝ ነው። "ዋው ሲያምር!" የሚያስብል የቅንጦት አቀባበል።

ረጃጅም ቀንዶች ያሉት የሁለት የዋልያ ፍየሎች ቅርጻ ቅርጽ በድንጋይ ላይ ቆሟል። ቅርጻ ቅርጾቹ ቡኒ ቀለም ያላቸውና ጥቅጥቅ ያለ አረንጓዴ ዛፎች ከኋላቸው ይገኛሉ። እነዚህን ውብ ፍጥረታት መመልከት መደነቅንና ደስታን ይፈጥራል።

ድንቅ የሆነ ሃይማኖታዊ በዓል ተከብሯል። ደማቅ ነጭ ልብስና ጥምጣም የለበሱ ዘማሪያን በመስመር ቆመዋል። በትላልቅ ጸናጽልና በበገና፣ እጅግ ደስ የሚል ዝማሬ ያቀርባሉ። በአካባቢው የተረፈው ሣር ለበዓሉ ውብ ድምቀት ይጨምራል።

በጌጥ የተቀረጸ የእንጨት አልጋ በክፍሉ መሃል አለ። ጥቁር ቡኒ ቀለም ያለው የአልጋው ፍሬም በጎን ያሉት ሁለት ትናንሽ ጠረጴዛዎች ጋር ተዋህዷል። አልጋው ባለ መስመር አንሶላና ትራሶች አሉት፤ ይህም ምቾትንና ፍቅርን ይጋብዛል። የክፍሉ ንድፍ የእረፍት ስሜትን ያጎላል።

የጭንቀት ስሜት በጎላበት ሁኔታ፣ የወዛው ቡናማ የጎርፍ ውሃ ከፊት ለፊት ይንዠቀዠቃል። ወፍራም ውሃው አረንጓዴ ቅጠል ያላቸው ዛፎች በከበቡት ግራጫማ ግድግዳ ያለውን ቤት ደጃፍ እስከመድረስ ደርሷል።

ዋው! ይህ የፀጉር አሠራር እጅግ በጣም ጥሩ እና የሚያስደንቅ ነው! ፀጉሩ በሚያምር ሁኔታ በሹሩባ ተሰርቶ፣ ከኋላ ደግሞ በቀለማት ያሸበረቁ ዶቃዎች የተሰራ የዩኒኮርን ምስል ደስ ይላል። ሲገርም!

በጣና ሐይቆች ዙሪያ ላይ የሚገኙ የመጓዣ መርከቦች ሲሆኑ ለአንድ ሰው መቶ ብር እየተከፈለባቸው ለመዝናኛነት አገልግሎት የሚዉሉ የመርከብ አይነቶች ናቸው ። በዋጋቸው ተስማሚ ስለሆኑ አብዛኛው ሰው ይጠቀምባቸዋል።

ውይ ሲያስገርም! የግሮሰሪ ግዢ የሚያሳይ የማስታወቂያ ምስል። መደነቅ። ስልኩ በግዢ እቃዎች የተሞላ ቦርሳ ፊት ለፊት። ደስታ። ስልኩ የኢ-ቢር መተግበሪያ ያሳያል። ሲያጓጓ! ፈጣንና ዘመናዊ አገልግሎት ይሰጣል።

ሲገርም በጣም ጥሩ ዘመናዊ የሩጫ ማሽን ነው። ግራጫ ብረታማ አካሉ እና ሰፊው ጥቁር የሩጫ ወለል ደስታን ይሰጣል። የአካል ብቃት እንቅስቃሴ ለመጀመር እጅግ በጣም ጥሩ የሚያስደንቅ መሳሪያ ነው!

ውይ ሲያምር! ይህ በቅጡ የተገነባ የባህል ቤት ከብረት ቀይ ጣራ ጋር ነው። የቤቱ ግድግዳዎች በእንጨት አምዶች የተደገፉ ሰገነቶች አሏቸው። ቤቱ የውጭ ሰሌዳና ንጹህ አረንጓዴ የሳር ምድር ላይ ተቀምጧል። እንዴት የሚያስደንቅ የባህል ቅርስ!

አዛውንት ሰው አረንጓዴ ኮፍያና ነጭ ሻማ ለብሶ ወደፊት ይመለከታል። ፊቱ ላይ ሰላማዊ መረጋጋትና የአገሩ ባህል የመጠበቅ ስሜት ይነበባል። ከኋላው ሰማያዊ ዳራ ላይ የእንግሊዝኛ ፊደላት በከፊል ይታያሉ። ግለሰቡ የአገሩን ወግ በመያዙ የኩራት ስሜት ፍንትው ያደርጋል።

አንድ ሰው በትልቅ በርገር እና ጥብስ የተሞላ ሳህን በፈገግታ ይዟል። በርገሩ በቺዝ እና በሶስ ተውጦ ቢላዋ ተሰክቶበታል፤ ይህም የደስታ እና የረሃብ ስሜትን ያጭራል። ምግቡ ለመመገብ አጓጊ እና ትኩስ ይመስላል።

አርሶ አደሩ በትጋት እና በታታሪነት የያመረተዉ የሽንኩርት ምርት ነዉ። የሽንኩርት ምርት በገበያ ላይ ዉድ ዋጋ አለዉ። የሽንኩሩቱ አይነት እና ብዛቱ ግሩም ነዉ። ለገበያ ሲቀርብ ማህበረሰቡን ከገበያ እጥረት ይገላግላል።

ያኮራል! የሀገራት መሪዎች በስብሰባ ላይ ሲታያዩ! ሁለቱ መሪዎች በፈገግታ ሲነጋገሩ። ወንበሮቹ ወርቃማ ቀለም ሲማርኩ! በመካከላቸው የአበባ ማስቀመጫ አለ። የግብፅ ባንዲራ በስተቀኝ በኩል ነው። የሁለቱ መሪዎች መቀራረብ ያስደስታል።

ውብ የሆነ ፍርስራሽ ጭንቀትንና ሀዘንን ይገልጻል። ሕንፃው እጅግ በጣም ጥሩ በሆነ መልኩ ፈርሷል፤ ሰዎችም በፍርስራሹ መካከል መቆፈር ላይ ናቸው። በዙሪያው ያሉ ወንዶችም የተከሰተውን ሁኔታ በመገረምና በብስጭት ይከታተላሉ።

የማይክሮሶፍትና የቲክቶክ አርማዎች በዜና ግራፊክ ላይ መደነቅን ፈጥረው ይገኛሉ። "ቲክቶክን የመግዛት ዝግጅት" የሚለው ፅሁፍ ዓለም አቀፍ ግርምትን አመላካች ነው ።

ሲያምር! እጅግ በጣም ያማረ የተሠራ ፀጉር! ሲያስደንቅ! ጠንካራና ረጅም የሆኑ ጥልፍሎች በቢጫ ጎማ ተጠቅልለዋል። ከበስተጀርባው የውበት ሳሎን የሚያመለክቱ ነገሮች አሉ። ይህ ውበት ደስታንና እርካታን ይሰጣል!

በፀሐይ የጠቆረ ፊት አይኖቹ ወደ አንድ አቅጣጫ አትኩሮት የተሞላበት አስተያዬት ያያል። የሀገር መገለጫና ጉራት አንድነትን እና ፍቅርን የሚገልፅ ሰንደቅ አላሜ ከጀርባ ተሰቅሏል።

ሴቶች ዋው ሲያስደስት! ሴቶች በቡድን ሆነው ችግኝ ሲተክሉ! አረንጓዴው ሣርና ትላልቅ ዛፎች ያማምራሉ። ጥረታቸውና ትጋታቸው ሲያስደንቅ! ለተፈጥሮ ጥበቃ ያላቸው ፍቅር ይታያል። በጣም የሚያኮራ ተግባር ነው።

አንድ ነጭ ምሰሶ ዙሪያውን በብርቱካናማ እና አረንጓዴ ክብ ውስጥ ይታያል። በምሰሶው ላይ ሁለት ነጭ የኤሌክትሪክ አምፖሎች ተሰቅለዋል። ከሥሩ ደግሞ "የኢትዮጵያ ኤሌክትሪክ አገልግሎት" በአማርኛ እና በእንግሊዝኛ ተጽፎ አለ። ይህ የስራ ፍቅርን ያመለክታል።

የሩጫ አሸናፊዎች የድል ኩባያ ይዘው በመድረኩ ላይ በታላቅ ደስታ ቆመዋል። በትጋትና በስፖርታዊ ብቃት የተገኘው ይህ ስኬት ለሌሎች አትሌቶች ሁሉ ተስፋን ያበራል።

ዋው! እንዴት ያለ ግርማ ሞገስ ያለው ውበት! ሲያምር፣ ሲያስደንቅ! ጠረጴዛው በነጫጭ አበባዎችና በብርሃን አሸብርቋል። የሠርግ ወይም የፍቅር ድግስ ድምቀት ይመስላል። ልብ የሚማርክ ድባብ! ፍቅር!

አቤት ተፈጥሮ ! አንድ ሴት የትከሻዋን ክፍል ያሳየ ግራጫ ልብስ ለብሳ፣ ቆማለች። ዙሪያዋን ባለው ደረቅ ሜዳ ላይ በርካታ ዝንጀሮዎች ተቀምጠው አሉ።

ብዙ ወጣቶች ረጅም መስመር ላይ ተሰልፈው ምግብ ሲያነሱ ይስተዋላሉ። በሳህኖቹ ላይ የተለያየ ዓይነት አትክልትና ፍራፍሬ ምግቦች አሉ። አንደኛዋ ሴት ቀይ ሻሽ ለብሳለች። በአጠቃላይ ትዕይንቱ በደስታ እና በፍቅር ምግብ መመገብን ያሳያል።

ብርቱካናማ እና ቀይ ዳራ ላይ በጥቁር ትላልቅ ፊደላት “ሞዛይክ” የሚል ጽሑፍ ይታያል። ከስር ደግሞ የአማርኛ ጽሑፍና የስልክ ቁጥሮች እንዲሁም ሁለት የፈጣን ምላሽ ኮዶች አሉ። ይህ ዲዛይን የፈጠራ እና የደስታ ስሜት ያሳያል።

ዋው! ሲያስደስት! ሽማግሌው በባህላዊ ልብሱ ሲያምር! ሰውነታቸውን በነጭ ልብስና በብርቱካናማ ሻርፕ ሲያደምቁ! ከኋላው ያለው ብዙ ሰው ሲያስገርም! በዓሉ ደምቆ ሲያምር! የሕዝቡ ደስታ ሲያስደስት!

ፈገግታዋ ዋው ደስ ሲል! ኢትዮ ቴሌኮም እና ቴሌብር እጅግ በጣም ጥሩ የማህበራዊ ሚዲያ ዳታ ፓኬጅ ቅናሽ ማስታወቂያ ነው። ፓኬጁ 83% ቅናሽ ያለው ሲሆን ድንቅ ነው ብሎ ይገለጻል። ይህ ማስታወቂያ በጣም ትኩረትን የሚስብ ነው።

ዋው፣ በጣም ጥሩ! ለምግብነት የሚውል ደስ የሚል መዓዛ ያለው የደረቀ አረንጓዴ ቅጠል በትልቅ ሰማያዊ ፕላስቲክ በተሸፈነ ሣጥን ውስጥ ተሞልቷል። ሣጥኑ በአጠቃላይ ለአዲስ ዕቃ መላክ ዝግጁ ሆኖ ተቀምጧል።

ሲያምር! አረንጓዴው አባይ አውቶቡስ ሲያበራ እንዴት ይማርካል! ጥቁርና አረንጓዴ ቀለሙ ውበት ሲጨምር! የእትዮጵያ ሰንደቅ ዓላማ በጐን መታየቱ ፍቅርን ይፈጥራል! በእርግጥ የጉዞ ምቾት እንዴት ያስደስታል! አውቶቡሱ መጥቆሩ ሲያስደንቅ!

አቤት ውበት! ይህ በአበባ ያሸበረቀ የሠርግ ዝግጅት ታላቅ ፍቅርን እና አስደሳች መደነቅን ይገልጻል። ነጭ እና አረንጓዴው ቀለም የልብ ደስታን ያንጸባርቃል።

አንዲት ቆንጆ ሴት ጥቁር ልብስ ለብሳ፣ በብዙ ቁጥር ትናንሽ የቡና ሲኒዎች በተሞላበት ትልቅ የእንጨት ጠረጴዛ አጠገብ ተቀምጣለች። ሴትየዋ በእጇ ጀበና ይዛለች፤ በዙሪያዋ ደግሞ ባህላዊ የምሽት ቤት ይመስላል። ሴትየዋ በደስታ ፈገግታ ወደ ጎን ትመለከታለች።

አራት ሠራተኞች በግንባታ ቦታ ላይ ሲሚንቶ በማደባለቅ ማሽን ይጠቀማሉ። ግድግዳው በድንጋይ ተገንብቶ ከኋላ ይታያል። ከጥረቱ ጋር በተያያዘ ተድካም ስሜትን ይገልጻል።

ዋው ሲያምር! ባህላዊ ልብስ የለበሰች ሴትና ግመል በሜዳ ላይ። የዘፈን ወይም የክሊፕ ትዕይንት ነው። የገጠር ውበት እና ሰላም ስሜት ይሰጣል። የኢትዮጵያ ተፈጥሮና ባህል ሲያስደንቅ! ፍቅርንና መደነቅን ይገልጻል።

ዋው፣ በጣም ጥሩ ነው! የሚያስደንቅ የግብርና ትራክተር ሰፋ ያለ ቢጫ እርሻ ማረሻ በመጎተት ላይ ይገኛል። አረንጓዴው ትራክተር በአረንጓዴ ችግኞች በተሞላ እርሻ ላይ ሲሰራ መመልከቱ ደስ የሚል እና እጅግ በጣም ጥሩ ነው።

ሲያምር! ነጩ ማቀዝቀዣ እንዴት ይማርካል! ትላልቅ እጀታዎቹ ውበት ሲጨምሩ! ንፅህናውና አዲስነቱ ሲያስደንቅ! ለምግብ ጥበቃ ፍቅርን ይፈጥራል! በእርግጥ ሁለቱ በሮች መኖራቸው እንዴት ያስደስታል! አቅሙ ሲያስገርም! ቀዝቃዛ ውሃ መጠጣት ሲያጓጓ!

በአንድ ምቹና ዘመናዊ ክፍል ውስጥ፣ ባለ ኤል-ቅርጽ ያለው ቀላል ቡናማ ሶፋ ከብዙ ትራሶች ጋር ተቀምጥል። ጥቁር እግር ያለው የእንጨት የሻይ ጠረጴዛ፣ በላዩ ላይ የአበባ ማስቀመጫ ያለው ነጭ መደርደሪያ ይገኛል።

በዶሮ ማርቢያ ውስጥ ሁለት ሰዎች፣ በብርሃን አምፖል ሥር ቆመው፣ በዙሪያቸው ባሉ ቡናማ ዶሮዎች መካከል ምግብ ይሰጣሉ። ሰዎች ያጠለቁት ጥቁር ልብስና ከበስተጀርባ የሚታዩት የእንጨት ምሰሶዎች፣ በዶሮ እርባታ ውስጥ የትጋትና የእርካታ ስሜት ይገልጻሉ።

የኢትዮጵያ ባህላዊ ልብሶችን (የጥልፍ ሸሚዞች) የለበሰች ደስተኛ ቤተሰብ በቅርበት ተቀምጦ ይመለከታል። አባባ ፣ እማማ እና ሦስት ልጆች (መንትዮች የሚመስሉ) ሲተያዩ ፍቅርንና ደስታን ያሳያሉ፤ ይህም ለቤተሰብ ትልቅ ቦታ መስጠትን ያንፀባርቃል።

ሲያሳዝን! አራት የተለያዩ የእግር ደጋፊዎች! እነዚህ አካል ጉዳተኝነትን ወይም ህመምን ያመለክታሉ። የሰዎች እንቅስቃሴ መገደብ ጭንቀትን ይፈጥራል። የእግር ደጋፊዎች መገኘት ከባድ ጊዜን ያሳያል። ተስፋ እንዳይቆርጡ!

ባህላዊ ጭፈራዎች ፣ቀረርቶዎች እና ሽለላዎች የባህል ልብስ ተለብሶ በክብረ በዓላት እና በመድረክ ላይ የሚከወኑ የተመልካችን ቀልብ የሚስቡ የትወና ስራዎች ናቸው።

ዋው! ይህ በጣም የሚደንቅ የፀሐይ ብርሃን (ሶላር) መብራት ነው። ትንሽ ጥቁር የሶላር ፓነል እና ነጭ የኤልኢዲ አምፖል አለው። በገመድ ተገናኝተዋል። አምፖሉ ላይ ያለው መንጠቆ እጅግ በጣም ጥሩ ነው።

በጣም የሚያስደንቅ እና ውብ የቡና መፍጫ! የተወለወለ ብርማ ቀለም ያለው የቡና መፍጫ ማሽን ሲሆን፣ በላይኛው ግልጽ መያዣ ክፍል ውስጥ ጥቁር ቡና ፍሬዎች ተሞልተዋል። ከታች ያለው ጥቁር መሠረት ደግሞ የመፍጫውን ቆንጆ ገጽታ ያጠናክረዋል።

ቀጥ ያለ፣ ዘመናዊ የእንጨት በር፣ ከላይ እስከ ታች ባሉ አራት አራት ማዕዘን መስታወቶች የተዋቀረ ነው። ረዥም የብረት መያዣ በሩ ላይ ተገጥሟል። ይህ የጥራት ደረጃ መደነቅንና ፍቅርን ሊፈጥር ይችላል።

ዋው! ሲያምር! የማኅበራዊ ትስስር ገጽ አርማና ስም ። የካሜራ ምልክት በደማቅ ቀይ፣ ብርቱካናማና ሐምራዊ ቀለም ያንጸባርቃል። ሲያስደንቅ! የዓለማችንን ፎቶዎችና ቪዲዮዎች መጋራት ሲያስደስት!

በርካታ ገበሬዎች ቢጫ በሆነ ሰፊ የእርሻ መሬት ላይ በእህል አዝመራ ሥራ ተጠምደዋል። አንድ ወጣት የሸሚዝ ልብስ ለብሶ፣ የሰበሰበውን እህል ይዞ ደስታን እየገለጸ ፈገግ ብሏል። ከበስተጀርባ ራቅ ብለው ዛፎች አሉ።

ደስ የሚል እይታ! ሁለት ማቀዝቀዣ! አንዱ በጣፋጭ ምግቦች የተሞላ ሲሆን ሌላኛው ደግሞ ቀዝቃዛ የሆኑ መጠጦችን፣ ለስላሳ እና ውሃዎችን ይዟል። ያምራል!

ቆንጆ ነብር በአረንጓዴ ቁጥቋጦ አጠገብ በጥንቃቄ ሲቆም ይታያል። የሹል ዓይኖቹ እና ጠንካራ ገጽታው አደገኛ ቢሆንም፣ የውበቱ ግርማ ሞገስ መደነቅን ይፈጥራል። የእንቅስቃሴው መጠን ፍርሃትን ያሳያል።

ጥርት ባለ ውሃ ላይ በርካታ ሰዎች በትንሽ ባህላዊ ጀልባዎች ላይ እየቀዘፉ ይታያሉ። ሁሉም ቀዛፊዎች ነጭ ቲሸርት ለብሰዋል፤ በእጃቸውም ቀዘፋ ይዘው በቡድን ይንቀሳቀሳሉ። ከጀልባዎቹ ጥቂቶቹ ከትላልቅ ጀልባዎች አጠገብ ተሰብስበው፣ ሌሎች ደግሞ በርቀት እየቀዘፉ ነው።

ጠመዝማዛ ጸጉር ያላት አንዲት ሴት በመስቀል የአንገት ጌጥ ደምቃ፣ በበረሃማ መሬት ላይ ተቀምጣለች። በእጆቿ የያዘችውን የገበጣ እህል በፈገግታ ስትመለከት፣ እርካታንና ደስታን ትገልጻለች።

በርካታ ሰዎች በትልቅና ሰፊ አዳራሽ ውስጥ ምንጣፍ ላይ ተቀምጠው የሃይማኖት ሥነ ሥርዓት ያከናውናሉ። አብዛኞቹ ሰዎች እጃቸውን ከፍ አድርገው በጸሎት ላይ ናቸው። ክፍሉ ብዙ መስኮቶች አሉት።

በከተማ ዳርቻ መንገድ ላይ በሱቅ ፊት ለፊት ረጅም አሻንጉሊት ረድፍ አለ። አሻንጉሊቶቹ የተለያዩ ዘመናዊ ቀለም ያላቸው ልብሶችን ለብሰዋል። ሁለት ሴቶች ከመደብሩ ርቀው በእግረኛ መንገድ ላይ ይጓዛሉ።

እረ ሲያበሳጭ! የደንብ ልብስ የለበሱ ሰዎች በቦርሳ የታሸጉ ነገሮችን እየመረምሩ ነው። ምን እየተፈጠረ እንደሆነ አለማወቁ ሲያሳስብ! ህግ አስከባሪዎች የጥብቅ ምርመራ ሲያደርጉ መመልከት አስፈላጊነቱን ያሳያል! ሲያሳዝን ግን ለምን እንደሆነ አላውቅም።

ዋው ሲያስደንቅ! ዘመናዊና ማራኪ አርማ! የእውቀትና የቴክኖሎጂ ፍቅር! ሰማያዊውና ብርቱካናማው ቀለም ሳይንስን ይገልጻል። ምድርንና ህዋን የሚያሳይ ምልክት መደነቅን ይፈጥራል። ይህ አርማ ተስፋን ያንፀባርቃል።

ባህላዊ የምግብ ቤቶች የሀገራችንን ብዝሀነት በአንድ ሳህን ላይ ሲያቀርቡ ማየት ያኮራል። እንጀራና ወጡ፣ ክትፎና ጎመኑ በጥበብ ተሰናስሎ ሲቀርብ፣ ይህንን ጥልቅ ቅርስ ለዓለም ማስተዋወቅ ትልቅ የአድናቆት ስሜት ይፈጥራል። የእነዚህ ቤቶች መኖር ለባህላችን ህያውነት ታላቅ ድርሻ አለው።

በማስታወቂያ ፖስተር ላይ አንድ አዛውንት ሰማያዊ ጃኬት እና ነጭ ኮፍያ አድርገው ቀርበዋል። ከበስተግራ፣ የቴሌብር እና የኢትዮ ቴሌኮም ምልክቶች፤ ስለ አገልግሎት ዋጋዎችና የአጠቃቀም መመሪያዎች በአማርኛ ተጽፏል።

ጥቁር ልብስና ባለቀይ ነጠብጣብ ክራባት የለበሱ ግለሰብ በትኩረት ሲመለከቱ። ግራጫ ቀጠን ያለ ጢምና መነጽር አድርገዋል። በስተቀኝ የኢትዮጵያ ሰንደቅ ዓላማ ክፍል አለ።

ሲያስደንቅ! ወጣቱ በሚያምር የፀጉር አቆራረጥና ጢም እጅግ ማራኪ ይመስላል። የተረጋጋው እይታው የልበ ሙሉነትን ያሳያል። የጆሮ ጌጡ ልዩ ውበትን ይጨምራል። እንዴት የሚያምር!

ይህ ምስል የመደነቅ እና የሰላም ስሜት ይፈጥራል። በአረንጓዴ ተፈጥሮና በውሃ የተከበበው ዘመናዊ የሆቴል ሕንፃና ውብ አቀማመጥ፣ የደስታ እና የመዝናናት ፍላጎትን ያሳያል፤ ይህም አካባቢው ምን ያህል ማራኪና የተረጋጋ እንደሆነ ያንጸባርቃል።

ዋው! ሲያስደምም! የቢሮው ስፍራ እንዴት ያምራል! ትልቁ የ ስብሰባ ጠረጴዛና ምቹ ወንበሮቹ ሲያስደስቱ! ከ መስኮቱ ውጭ ያለው የከተማ እይታ ሲያስገርም! ዘመናዊው ማስዋብ ደግሞ ያምራል። ሲያስደስት!

አንድ ኪሎ ግራም የያዘ ቀይ እና ሰማያዊ ቀለም ያለው የኦሞ ሳሙና ማሸጊያ ይታያል። በማሸጊያው መሀል ላይ የድርጅቱ ስም በሰማያዊ ሆኖ ተጽፏል። ከታች ደግሞ ፈገግታ ያለው ጥቁር ልጅ ኳስ ይዞ ሲታይ፣ ደስታንና ንጽህናን ያመለክታል።

ባለ አንጸባራቂ ቡናማ ቆዳ የተሠሩ፣ ጥቁር ማሰሪያና ወፍራም ሶል ያላቸው ሁለት የሚያማምሩ የወንዶች ኦክስፎርድ ጫማዎች፣ በነጭ ዳራ ላይ በግልጽ ተቀምጠዋል።

በቀላል ቀለም ባለው ጣሪያ መሃል ላይ፣ ክብ የሆነ ቢጫማ የብርሃን ማብሪያ መሳሪያ ተሰቅሏል። በብርሃን ማብሪያው ዙሪያ ሁለት ክብና ነጭ የተቀረጹ የፕላስተር ማስጌጫዎች ትኩረት ይስባሉ። ንጹህ የሆነው የቤት ውስጥ ንድፍ የደስታና የፍቅር ስሜት ያንጸባርቃል።

ጥቁር ስቶቭላይ የተቀመጠ የቆየ ወርቃማ መልክ ያለው የሻይ ማንቆርቆሪያ ሲያስደንቅ። እጀታው እና ሽፋኑ ፕላስቲክ የለበሰ ነው። ምንም እንኳን ትንሽ የጎበጠ ቢሆንም ለሻይ መፍላት ምቹ መሆኑ ደስታን ይፈጥራል። እረ ሲያምር!።

ጥቁር እና ነጭ ከብቶች በከብት እርባታ ቤት ውስጥ በአንድ ረድፍ ተሰልፈው በቴሌቪዢን መስኮት ለዜና ቀርበዋል። ከብቶቹ ጀርባቸውን ሰጥተው ቆመዋል። በቤቱ ዉስጥ ከብቶቹ ምግብ የሚያገኙበት ቦታ አለ። የእርሻ ቦታው በእንጨት ዓምዶችና ጨረሮች የተገነባ ነው።

ባህላዊ የሸክላ ጀበና በእሳት የጋለ ከሰል ላይ ተቀምጧል። ጥቁር አንጸባራቂ ጀበናው በእጁና በመንቆሩ በኩል የጎላ እና፣ ከውስጡ ነጭ ጢስ ይወጣል፤ ይህም የመልካም ባህልና የትውፊት ስሜትን ያሳያል።

ዋው ሲያስደንቅ! የትምህርት ምዘና እና ፈተናዎች አገልግሎት አርማ። ሰማያዊው ክፍት መጽሐፍ እውቀትን ሲያመለክት፣ ከሱ የሚወጡት ሰማያዊ ካሬዎች ቴክኖሎጂን ይወክላሉ። የአረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ ቀለማት አሉ። ሰማያዊው ምልክት ስኬትን ያመለክታል። የአርማው ዲዛይን ያስደንቃል!

ዋው! ዘመናዊው ሕንፃ ሲያስደንቅ! የከተማ ህንፃና የገበያ ማዕከል ማስታወቂያ ነው። ትልልቅ የመኖሪያና የንግድ ህንጻዎች ቀርበዋል። ከፊት ለፊት መንገዶችና መኪናዎች አሉ። ቢጫ አበባዎች በምስሉ ላይ ውበትን ይጨምራሉ።

የፈረስ ጋሪ (ሰረገላ) በአንዳንድ ከተሞች አካባቢ እንደ ታክሲ በመሆን የሚያገለግል የትራንስፖርት አይነት ነው። ይህም ትራንስፖርት ሰዎች በብዛት ለሽርሽር እና ለመዝናናት የሚጠቀሙት እና የሚመርጡት ነው።

እጅግ በጣም ጥሩ የውሃ ማጣሪያ ተቋም ከፍተኛ የቴክኖሎጂ ሥራን ያሳያል። ጥልቅ በሆኑ የውሃ ገንዳዎች ላይ የተንጠለጠሉ ሰማያዊ ቱቦዎችና በርካታ ገመዶች አሉ። በአረንጓዴ ኮረብታዎች የተከበበው ይህ ትልቅ የኢንዱስትሪ ቦታ ለንጹህ ውሃ ያለውን ጭንቀት በእጅጉ ይቀንሳል።

የድሮ የረጅም ልብ ወለድ መጽሐፍ፣ በላዩ ላይ "ወንጀለኛው ዳኛ" የሚል ሰማያዊ ጽሁፍ ይታያል። ሽፋኑ የተሸበሸበና ያረጀ ነው፣ ከታች በኩል አረንጓዴ ቀለማቶች የተደፉበት ይመስላል።

ሲያምር! ቀይ አበባና ቅጠሎቹ እንዴት ይማርካሉ! የቅጠሉ ጥቁር አረንጓዴ ቀለም ውበት ሲጨምር! የአበባው ቀይነት ልብን ሲያስደስት! ቢጫውና አረንጓዴው መሀል ያለው ሲያስገርም! ተፈጥሮ እንዴት ፍቅርን ይፈጥራል! በእርግጥ የአበባው መደነቅ እንዴት ይደምቃል!

አቤት እንዴት ደስ ይላል! ይህ አስደናቂ የተራራ እይታ መደነቅን እና የልብ ደስታን ይፈጥራል። ጉዞው ስኬታማ በመሆኑ የነጻነት ስሜት ይንጸባረቃል ።

በአውሮፕላን ማረፊያ የሚታየው ቤተሰብና አጋሮቻቸው ትኩረት እና አሳሳቢነት ያንጸባርቃሉ። ባሕላዊ ልብስ የለበሰችው ሴት መረጋጋትን፣ ከኋላ ያሉት ሴቶች ደግሞ ደስታን እና ድጋፍን ያሳያሉ።

ዋው ሲያምር ! ቀይ ኮምባይነር በወርቃማ የስንዴ እርሻ መካከል ሲያስደንቅ! ሰፊው የእርሻ ቦታና ምርቱ ሲያጓጓ! የእርሻው ብልጽግና ሲያስደስት! እረ ሲያበረታታ!

አንዲት ሴት ብርማ ጀርባ ላይ የእንጨት ወንበር ላይ ተቀምጣለች። የለበሰችው ልብስ ነጭ ረጅም ቀሚስ እና ቢጫ ጥልፍ ያለው አጭር ቶፕ ነው። ጭንቅላቷ ላይ ወርቃማ ጌጥ ያደረገች ሲሆን የቢጫ ዶቃ የአንገት ሀብል አላት።

በግንባታ ቦታ ላይ አንድ ሰው የሲሚንቶ ብሎኬት መሥሪያ ማሽን በትጋት ሲሠራ ይታያል። እየተገነባ ያለውን ግድግዳ እና የተቆለሉ ብሎኬቶችን መመልከት የሥራውን ጥረትና የልማት ጉጉት ያሳያል።

አራት ሰዎች አንድ ትልቅ የኢትዮጵያ ምግብ በጋራ በመመገብ ላይ ናቸው። አንዲት ሴት ነጭ ባህላዊ ልብስ ለብሳ ስትሆን ሁለቱ ወንዶች ደግሞ ጥቁር ቲሸርት ለብሰዋል። የመመገቢያ ጠረጴዛው ቡናማ ቀለም አለው።

እግዚአብሔር ይመስገን! ይህ ሁሉ ፓስታ! የሱቅ መደርደሪያዎች በፕላስቲክ የታሸጉ ረዣዥም የፓስታ ምርቶች ተሞልተዋል፤ ለማንኛውም ምግብ ፍላጎት የሚያረኩ ናቸው! እንዲፈልጉ መመገብ ነው እንጂ።

ዋው! የሚያምሩ የነሐስ ቀለም ያላቸው ሳንቲሞች በአንደኛው የድሮ ሚዛን ላይ ተቀምጠዋል። ሚዛኑ በጣም ጥሩ እና ውብ የሆነ ወርቃማ መልክ አለው፤ በጥቁር ጀርባ እና በእንጨት ሳጥን ውስጥ ተቀምጧል። ይህ ሚዛን ፍትህንና ሚዛናዊነትን በሚያምር ሁኔታ ይገልጻል።

ዋው ሲያረጋጋ! ጥቅጥቅ ያለ የአረንጓዴና የብር ቀለም ቅጠል ያላቸው ቁጥቋጦዎች በግልጽ ይታያሉ። የደረቁ ቡናማ ቅርንጫፎች ከቅጠሎቹ ጋር ተደባልቀዋል። ከበስተጀርባው ጥቁር ቡናማ ግንድ ያላቸው ዛፎች ይገኛሉ። የተፈጥሮ ውበት ሲያምር! አዲስና ውብ መልክ! ሲያስደስት!

አንድ ባለሙያ የደንበኛውን እግር በጥንቃቄ ሲያስተካክል ይታያል። ባለሙያው ነጭ ወረቀት በሚመስል ነገር ዘይት የተቀባውን ጥቁር እግር ላይ ሲያደርግ፣ በቀኝ እጁ ወርቃማ ቀለበት ይታያል።

ሲያምር! ስድስት ሰዎች ፈገግ ብለው መታየታቸው ፍቅርን ይፈጥራል! ጠቅላይ ሚኒስትሩ ባህላዊ ልብስ መልበሳቸው እንዴት ይማርካል! የሰዎቹ ደስታ ሲያስደስት! በእርግጥ የፀሐይ መነፅር አድርገው መታየታቸው ሲያስገርም! አንድነት ሲያበራ! መሪዎችን ማየት እንዴት ይደነቃል!

ዋው ሲያምር! የለምለም ተፈጥሮ ስጦታ! ሲያስደንቅ! በዛፉ ላይ የተንጠለጠሉ ጥቃቅን አረንጓዴ ፍሬዎች አሉ። ትላልቅ ቅጠሎች ውበትን ይጨምራሉ። በዙሪያው ያለው አረንጓዴ መሬት ሰላምና ደስታን ያመጣል።

በጣም ጣፋጭ የሆነ ነገር ግን በጣም ሚያቃጥል በሽንኩርት የተከሻ የቃሪያ አይነት ሲሆን እንደ ሽሮ ያሉ ምግቦችን ለማባያነት በጣም ጠቃሚ የሆነ የአትክልትና ፍራፍሬ አይነት ነው።

አቦካዶ እጅግ ከፍተኛ የሆነ ፕሮቲን እና ቅባት የያዘ የዕፅዋት ውጤት ነው። አቦካዶ ከምግብነት በተጨማሪ የፀጉርን ጤንነት ለመጠበቅ እንደ ቅባት ሁኖ የሚያገለግል ፍራፍሬ ነው።

ለአይን የሚያምሩ ብዙ ፍራፍሬዎች በአይነት በአይነታቸው በስነስርአት ተደርድረዋል። ከፍራፍሬዎቹ መካከል ብርቱካን፣ አናናስ፣ ማንጎ እና ፓፓያ ከፊት ለፊት በኩል በብዛት ተደርድረዋል።

ቀይና ቡናማ በሆኑ ዓምዶች አጠገብ፣ ቢጫ ልብስ ለብሰው የተቀመጡ ሰው፣ ከጎናቸውም ጫማ ተቀምጧል። ሰውዬው በቢጫ ጨርቅ ተጠቅልለው በማጎንበስ ላይ ሆነው መጽሐፍ ያነባሉ። በስተቀኝ በኩል ሌላ ሰው ተደግፎ ጸሎት ያደርጋል። ሁኔታው መንፈሳዊ ትኩረት እና ሰላም ያሳያል።

ሰፊና ጥልቀት ያለው ወንዝ በብርቱ ይፈሳል፤ ከላይ ደግሞ ረዥም ድልድይ ሰማያዊውን ወንዝ በሰላም ያሻግራል። በስተግራ በኩል ትላልቅ ዛፎች አረንጓዴውን ሥፍራ ከሚያፈሰው ወንዝ ጋር ተዋህደዋል።

ዋው! የእነዚህን ሕፃናት ንፁህ ፈገግታ ተመልከቱ! ምን አይነት ውበት ነው! በአስቸጋሪ ሁኔታ ውስጥ ሆነውም እንኳን ደስተኛ መሆናቸው ልብ የሚነካ ነው፤ የወደፊት ተስፋችንን ያመለክታሉ!

ከመስተዋት ስር በተሸፈነ ጥቁር ዳራ ላይ፣ የሰው የአጥንት ቅሪቶች ተዘርግተዏል። የራስ ቅል፣ የአከርካሪ አጥንቶች፣ የጎድን አጥንቶች እና የዳሌ አጥንቶች እንዲሁም ረዣዥም የእጅና እግር አጥንቶች ተለይተው ተቀምጠዋል።

ቁና እና ሰፌድ የተለያዩ ቀለማት ካሏቸው ጥለቶች፣ ማዳበሪያዎች እና ግር አምጣ ተብሎ ከሚጠራው እፅዋት የሚዘጋጁ ለቤት ውስጥ ጌጣጌጥ እና በበዓላት ቀን ባህላዊ ምግቦች ለማቅረብ የሚያገለግሉ ቁሳቁሶች ናቸው።

ትልቁ ቀይ አጨዳ ማሽን በእርሻ ላይ የትኩረትና የኃይል ስሜትን ያንጸባርቃል። የተትረፈረፈ ምርት ማየት የእርካታና የደስታ ስሜት ሲፈጥር፣ ጥቂት ሰዎች መታየታቸው የዘመናዊነትና የመደነቅ ስሜትን ያሳያል።

አቤት ውበት! እነዚህ በመደብሮች የተደረደሩ የምግብ እቃዎች! ፓስታ፣ ስፓጌቲ እና የታሸጉ ምግቦች በከፍተኛ ሥርዓት ተቀምጠዋል። ለሸማቾች ምርጫን የሚያመቻች ታላቅ ዝግጅት! ለገበያ ጥራት ዋስትና!

ዋው ሲያምር ! በቅጠላቅጠል የተከበበ የትውፊታዊ ጎጆ ቤት ሲያስደንቅ ! ክብ ቅርጹና የተፈጥሮ ውህደቱ ሲያጓጓ ! ቀይና ቢጫ አበባዎች ሲያስደስቱ ! እረ ሲያረጋጋ!

ዋው! የሚያስደንቅ የምግብ ትዕይንት! እጅግ በጣም ጥሩ ሆኖ የተቆረጠ በርገር ከጣፋጭ ድንች ጥብሶች ጋር በአንድ ሮዝ ሳህን ቀርቧል። ጣፋጭና ደስ የሚል የምግብ ፍላጎት ያነሳሳል። ሲገርም!

ቀይ እና ቢጫ ቀለም ያለው ባንዲራ በንፋስ እየተንቀሳቀሰ ይውለበለባል። ባንዲራው በባቡር ሀዲድ እና በመብራት ገመዶች አቅራቢያ ተሰቅሏል፤ ከሰማይ ሰማያዊ ቀለም አለ።

ድንቅ ትዕይንት! እነዚህ ወንዶች በባህላዊ የጦርነት ልብስና ጌጥ ደምቀው ጉልበታቸው ተንበርክከው አሉ። ኃይለኛና ቁጣ የተሞላበት ስሜት ያንጸባርቃሉ። የአንድነትና የጀግንነት ስሜት ሲያስደንቅ!

እግር ኳስ ተጫዋቾች በሜዳው ላይ ኳሱን ለመቆጣጠር እየተፋለሙ ነው። ሁለት ተጫዋቾች ብርቱካንማና ቢጫ ልብስ ለብሰዋል፤ ሌሎች ሁለት ተጫዋቾች ደግሞ ነጭ ማልያ ለብሰዋል። ከበስተጀርባ ሰማያዊና ቢጫ መቀመጫዎች ላይ ተመልካቾች ተቀምጠዋል።

ባህላዊ የኢትዮጵያ ልብስ የለበሰ ደስተኛ ቤተሰብ ከሁለት ልጆቻቸውና ከትልቅ ጥቁር ውሻቸው ጋር በቤታቸው ግቢ ውስጥ ፎቶግራፍ ተነስተዋል። ሁሉም በፈገግታና በደስታ ቆመው ሲታዩ፣ ፀሐያማ አረንጓዴ የጓሮ አትክልት ከበስተጀርባ አለ።

ማሸጊያው የዳይፐሮችን መጠን (Newborn 2, 3-8kg)፣ ቁጥሩን (40 ዳይፐሮች) እና ተጨማሪ የመምጠጥ ባህሪያትን የሚገልጽ የእንግሊዝኛና የአረብኛ ጽሑፍ ይዟል። የፓምፐርስ ማሸጊያ ላይ የሕፃኑ ምስል መታየቱ ለገበያ እና ለወላጆች ምን አይነት ስሜታዊ ወይም የጥራት መልእክት ያስተላልፋል?

ሲዘገንን! ቢጫ ኤክስካቫተር ከግድግዳ ላይ ቆሞ የውሃ ውስጥ እፅዋትን ያስወግዳል። ቆሻሻው ውሃ በቦዩ ውስጥ ሲፈስ፣ የቦይው መክፈቻ ግልፅ ነው። ሠራተኞች የኤክስካቫተሩን ሥራ በአጥር ላይ ቆመው በጥንቃቄ ይመለከታሉ።

በሰማያዊ መስተዋት የተሸፈነ መድረክ ላይ በባህላዊ አልባሳት የተለበሱ የኢትዮጵያ ባህልን የሚያከብሩ አካላት በእምቢ እና በደስታ እየዘፈኑ ታይተዋል። የነጭ አልባሳት እና ቀይ መሸቀጫዎች የባህላዊ ክብርን እና የተስፋን ስሜት ያሳያሉ።

ያለ ጥርጥር ታላቅ ምዕራፍ! በህንጻው ላይ ያለው ጽሑፍ በኢትዮጵያ ሚቲዎሮሎጂ ኢንስቲትዩት ተቋም መሆኑን ያሳያል! ዜና አቅራቢዋም ስለ ወቅቱን ያልጠበቀ ዝናብ እየዘገበች ነው። ይህ የመልካም ለውጥ ምልክት ነው! ድንቅ ዕድገት!

ዋው ሲያምር! ቀጠን ያለና የሚያማምር ቀንድ ያለው ሚዳቋ። አረጋዊ ቡኒ ቀለሙ ያምራል። እግሮቹ ረጅም እና የሚያማምሩ ናቸው። ቆሞ ሩቅ ቦታን በንቃት ይመለከታል። የሚያስደንቅ የፈጣሪ ስራ!

ዋው! ደስ የሚል ጊዜ! አራት ወዳጆች አብረው ተቀምጠው የኢትዮጵያን ባህላዊ ምግብ እየተጋሩ ነው። ፊታቸው በፈገግታ የደመቀ ሲሆን የጋራ የደስታ ስሜት ይታያል። አብሮነት ሲያምር!

ለሰርግ የተዘጋጀ የቅንጦት እና አስደናቂ ማስዋቢያ! በብርሃን ያሸበረቁ ቅስቶችና የሚንጠለጠሉ ክሪስታል መብራቶች የከዋክብትን ምሽት ይመስላሉ። ፍቅርን የሚያበስር ድንቅ ጥበብ !

ሶስት ሴቶች በግልጽ ፊት ለፊት ቆመው፣ ትልልቅ ጥቁር ሽንኩርት መሰል የሸክላ ማሰሮዎችን በጭንቅላታቸው ላይ አንግበዋል። ሴቶቹ ጥቁርና ቀይ ካባ ለብሰው፣ ጥቁር ማሰሮዎቹን ለመያዝ በቀይ ቅርጫት መሰል ነገሮች ይጠቀማሉ። ሴቶቹ በእጃቸው ትንንሽ የገለባ ቅርጻ ቅርጾች ይዘው ይታያሉ።

ዋው ሲያስደስት! ወጣት ሰው በልብስ ስፌት ማሽን በትጋት እየሰራ ነው። ሰማያዊ ጃኬት እና አረንጓዴ ሸሚዝ ለብሷል። በብሪቴክስ ስፌት ማሽን እየሰራ ነው። የግድግዳው ቆርቆሮ ቤት የትህትናውን ሥራ ነው። የተንጠለጠሉ ጨርቆች የስራውን ዓይነት ይገልፃሉ! ትጋቱ ያስደንቃል!

እረ ሲያበሳጭ! ሦስት ሰዎች ሥራቸውን ትተው ስልኮቻቸውን ብቻ ያያሉ። ሁለቱ ወንበሮቹ ላይ ተቀምጠው ስልካቸው ላይ መጥመዳቸው ጭንቀት ይፈጥራል። አንድ ሰው የፊት ጭንብል ዝቅ አድርጎ አሁንም ስልክ ይዟል። የሕግ ማስከበር ትኩረት ማጣት ያበሳጫል። ለስራ ፍቅር አይታይም!።

በደማቅ ሰማያዊ ቀለም የተቀቡ ግድግዳዎች የተከበበ ጠባብ መንገድ አለ። መንገዱ ወደ ላይ ወጣ ብሎ ወደ አረንጓዴ በርና ደረጃ ያመራል። ከበስተጀርባ ቡናማ መስኮቶች ያሉት ነጭ ቤት ጎልቶ አለ።

የሚገርም አንዲት ሴት በደስታ ፈገግታ ፒያኖ ስትጫወት እናያለን። ነጭ ሻሽና ጥቁር ቀሚስ ለብሳለች። ከፊት ለፊቷ የተቀመጠው የፒያኖ ኖታ ወረቀት እጅግ በጣም ጥሩ የሙዚቃ ፍቅርን ያሳያል።

ደብዛዛ በሆነው የፀሐይ መጥለቂያ ሰማይ ፊት፣ አንድ ትልቅ ነጭ ጉጉት በበረዶ በተሸፈነ ግንድ ላይ ቆሟል። ጉጉቷ የጭንቀት ምልክት በሚያሳይ ብርቱ ብርቱካናማ ዓይኖቿ በቀጥታ ትመለከታለች። በዙሪያው የቀዘቀዘው ጫካ የፍርሃትን ስሜት ይፈጥራል።

የአንድ ሰው በጥቁር መረብ መሳይ ጨርቅ የተጠቀለለ ጭንቅላት ነው። ሰውየው አረንጓዴ ልብስ ለብሷል፣ ትልቅ ጥምጣም መሳይ ሽፋን በጭንቅላቱ ዙሪያ በጥንቃቄ ተጠቅልሏል።

የአንድ ወንድ የቆዳ ጫማ ውበትና ጥንካሬ እጅግ አስገራሚ ነው! በጥራት ሲሰራ ዓመታትን የሚቆይ ሲሆን፣ የሚወክለውም የበሰለና ኃላፊነት የሚሰማውን ባለቤቱን ነው። ጫማው በእግር ላይ ውበት የመጨመር ችሎታው የሚያስደስት ሲሆን፣ የአለባበስን ደረጃ ከፍ የሚያደርግ ዕቃ ነው!

ዋው፣ እጅግ በጣም ጥሩ ምርጫዎች! ሰፊ የሱፐርማርኬት ውስጥ በአንድ ረጅም መተላለፊያ ላይ ብዙ ምርቶች ተደርድረዋል። በቀኝ በኩል፣ ቀይ ቀለም ያላቸው ትላልቅ የጣፋጭ እቃዎች እስከ ጣሪያው ደርሰዋል። ድንቅ ግዙፍ መደብር!

አንድ አስተናጋጅ በብርሃን ያሸበረቀ ትሪ ላይ ሦስት የቀዝቃዛ መጠጥ ጠርሙሶች ይዟል። አንዱ ቢጫ፣ ሁለቱ ቀይ ሲሆኑ፣ የዳንኪራ መለያ በግልጽ ደስታንና ፍቅርን ያሳያል።

እጅግ በጣም የሚያምር ቆንጆ ሴት በነጭና በቀለማት ያሸበረቀ ባህላዊ ልብስ ተቀምጣ ፈገግ ትላለች። ጥቁር ኩርንችት ፀጉሯ በሽሩባ ያጌጠ ሲሆን፣ የብር አምባሮች ውበቷን ጨምረውበታል። ከበስተጀርባ ባህላዊ ቁሳቁሶች አሉ።

ቡናማ ቀለም ያላቸው ብዙ የደረቁ ተምር ፍሬዎች ተከማችተው ሙሉውን ቦታ ሸፍነዋል። ፍሬዎቹ በጣም በቅርበት ተቀምጠው የሙሉነት ስሜት ይሰጣሉ። ይህ ጣፋጭ ፍሬ ደስታንና ፍቅርን ያሳያል።

ዋው ሲያምር! ወጣቶች በደስታና በጋለ ስሜት የኢትዮጵያን ባንዲራ እያውለበለቡ ነው ። የሀገር ፍቅር ፣ አንድነትና ኩራት በግልፅ ቀርቧል ። ደስታው ከሰዎች ፊትና አይን ይነበባል። ሲያስደንቅ!

ደስ በሚል አቀራረብ በእንጀራ የበሰለ ቡናማ ክትፎ እና አንድ የፈረሰ የተቀቀለ እንቁላል ነጭ ሳህን ላይ ቀርቧል። ሥጋው በሚያብረቀርቅ ወጥ ተሸፍኖ ሲታይ፣ በአፉ ዳርቻ ለየት ያለ ጣዕም ያለውን ሙቀትና እርካታ ይፈጥራል። የእንጀራው አብረቅራቂ ቀዳዳዎች ምግቡን ለቁም ነገር እንደሚያዘጋጁት ይሰማል።

እግዚኦ ሲያሳዝን! አንድ ሴት በአሮጌ ቤት ደጃፍ ተቀምጣ ምግብ ስትሰራ ትታያለች። በፊቷ ላይ የሰላም ስሜት ይታያል ፣ ከኋላዋ በር ላይ ደግሞ አንድ ውሻ ተቀምጧል። የጥቁርና ነጭ ምስሉ የገጠር ኑሮን ነው።

ሲያምር! ለምለም ቅጠሎችና የሐምራዊ አበባዎች ውበት! በድንጋይ መካከል የበቀሉ ሲሆን ተፈጥሯዊ ሰላምን ይሰጣሉ። እነዚህ ጥቃቅን አበባዎች ደስታን ይፈጥራሉ። አረንጓዴውና ሐምራዊው ሲዋሃድ ልብ ይማርካል።

ቀይ ጉቺ ሸሚዝ የለበሰች ሴት የፊት ጭንብል አድርጋ፣ ወረቀት ላይ በእርጋታ ስትጽፍ ወይም ስትስል ትታያለች። ከፊት ለፊት የተጠቀለሉ ወረቀቶች፣ የሽመና ቅርጫት እና ባለ ቀለም የሰም ክራዮኖች በገመድ ታስረው አሉ። የደስታና የእርካታ ስሜት!

በጥሩ ሁኔታ የተደረደሩ ብዙ አረንጓዴ ዘይቱን ፍሬዎች አሉ ። ፍሬዎቹ በሳጥን ውስጥ ሲቀመጡ፣ ሣጥኑ በጋዜጣ ተነጥፎ በአንዳንድ አረንጓዴ ቅጠሎች ያጌጠ ነው። ፍሬው የጥራትን እና የመመገብን ፍቅር ያመለክታል።

በርካታ ነጭና ትላልቅ የአፍሪካ ፔሊካን ወፎች በሰማያዊና አረንጓዴ ቀለም ባለው ሐይቅ ላይ ይዋኛሉ። ወፎቹ በረጅም መስመር ቆመው ወደ ዳርቻው እየሄዱ ነው።

ትንንሽ ቀንዶች ያለው የሜዳ ፍየል በደረቅ አካባቢ ቆሟል። እንስሳው ወደ ካሜራው በቀጥታ እየተመለከተ ሲሆን፣ ሰውነቱ ግራጫ፣ ቡናማ ፀጉርና ቀጭን እግሮች አሉት፤ የኋላው ገጽታ ቡናማ እና ድንጋያማ መሬት ነው። ፍየሉ ፍጹም ፍርሃት ላይ መሆኑን ያንጸባርቃል።

ዋው! በጣም ደስ የሚል እና የሚያስደንቅ የዛፍ ተከላ! እጅግ በጣም ብዙ ሰዎች አረንጓዴ ሜዳ ላይ ችግኝ እየተከሉ ነው። ይህ ትልቅ ህዝባዊ ተሳትፎ ለወደፊቱ አረንጓዴነት ያለውን ፍቅርና ተስፋ ያሳያል፤ ይህም መደነቅን ይፈጥራል።

አይ ውበት ! የግብዣ አዳራሽ በነጭ የጠረጴዛ ልብሶች እና ወንበሮች ተሽፍኗል። ጠረጴዛዎቹ በባህላዊ መሶብ እና በአበባ ማስቀመጫዎች ያጌጡ ያማሩ ናቸው።

ዋው ሲያምር! የባህል ልብስ ሲያስደንቅ! የሀገር ባህል ልብስ በግራጫ ቀለምና በቀለማማ ጥልፍ ያጌጠ ውበቱ ማራኪ ነው። ባህሉና ጥበቡ ሲያስደንቅ! መልበስ ደስ ያሰኛል።

በርካታ ሰዎች ሰማያዊ የሩጫ ልብስ ለብሰው በዘንባባ ዛፎች መንገድ ላይ ሲሮጡ ይስተዋላል። የሁሉም የመንቀሳቀስ ጉጉት የጤና፣ የደስታና የወዳጅነት ስሜትን ይገልጻል፤ በኃይልና በመነቃቃት የተሞላ የጋራ መንፈስ ታይቷል።

እጅግ በጣም ጥሩ የሆነ ዲጂታል ሰዓት ቆጣሪ በነጭና ግራጫ ቀለም ተውቦ ቀርቧል። በትልልቅ ጥቁር ቁጥሮች ላይ "03:14" የሚል የአፍታ ጊዜ የሚያሳይ አሃዝ ጎልቶ ይነበባል፤ የተለያዩ የሰዓት መቆጣጠሪያ ቁልፎች የደስታ ስሜት በሚሰጥቀላልነት ላይ ትኩረት ያደርጋሉ።

እውነት እንዴት ሲያስደንቅ! የኢትዮጵያ ባህላዊ ልብስ የሚሠራበት ሽመና ይታያል። ነጭ ክሮች ከቀይና ከወርቅ መስመሮች ጋር እየተሸመኑ ነው። ሽመናው በሰዎች እጅ እየተሠራ መሆኑ ያኮራል። የባህል ውበት!

ዋው! በጨለማ ጎጆ ውስጥ እሳት ተለኩሶ ይኸች ሴት የምትሰራው ስራ እንዴት ያሳዝናል! የድካም ፊትዋ በብርቱካናማ የእሳት ብርሃን ሲበራ ይታያል፤ የኑሮ ትግል አይነተኛ መገለጫ ነው!

አዳራሽ ውስጥ ተቀምጠው ስብሰባ ላይ የሚገኙ ብዙ ሰዎች ሲያስደንቅ !። አብዛኛዎቹ የፊት ጭንብል ማድረጋቸው ሲያሳዝን ። በጥሞና እየተከታተሉ በመሆናቸው በጉዳዩ ላይ ያላቸው ትኩረት ደስታን ይፈጥራል። በሥራ የተጠመዱ መሆናቸው ስሜቱ ይነበባል።

ዋው ሲያስደንቅ! ዘመናዊው ቤተክርስቲያን በሚያምር ጉልላት ተውቧል። የእምነትና የሰላም መንፈስ ያንጸባርቃል። ሰፊው ግቢ በቀይ አፈር ተሸፍኗል። አስደናቂው የግንባታ ጥበብ ልብን ይማርካል!

ዋው ሲያምር! በአበቦች ያጌጠ ድንቅ የሰርግ መድረክ ተዘጋጅቷል። ሮዝ እና ነጭ አበባዎች ግድግዳውንና ቅስትን ውበዋል። ወርቃማ እና ነጭ የእንግዳ መቀመጫዎች ይታያሉ። በጠረጴዛዎች ላይ ሻማዎችና አበቦች ተቀምጠዋል፣ የፍቅርና ደስታ ድባብ! ሲያስደስት!

ዋው! ሲያስደስት! ምንኛ ያማረ ቤተሰብ ነው! የሚያምር ልብስ ለብሰው በፍቅር ቆመዋል። የተፈጥሮ ገጽታ ደግሞ ሲያምር! ፀሐያማ ቀንና ሐይቅ በጣም ደስ ይላል። የቤተሰቡ ደስታ ሲያስደምም! ሲያስገርም!

ዘመናዊ የቢሮ ክፍል ውስጥ ትልቅ ጥቁርና ቡናማ ጠረጴዛና የቆዳ ወንበር አሉ። ከበስተጀርባ ጥቁር የመቀመጫ ሶፋዎችና የመጻሕፍት መደርደሪያዎች አሉ። ትዕይንቱ ስልጣንንና ቆራጥነትን የሚገልጽ መረጋጋትን ይፈጥራል።

ትልቅ ጥቁርና ነጭ ክብ ስራ በቅርጽ ተዋህዷል። ጥቁር ክሮች ከውስጥ ወደ ውጪ በነጭ ክሮች እንደ ሽክርክሪት ተጠልፈው መደነቅን ይፈጥራሉ። የጥበብ ስራው በሰላም ተቀምጧል፣ ይህም የተረጋጋና ሚዛናዊ የሆነ ስሜት ያጎላል።

ጠፍጣፋ ግራጫማ የእንጀራ ዳቦ ላይ ጥቁር ቡናማ ወጥ ተቀምጦ ይታያል። ከወጡ ጎን አትክልትና ካሮት ያለው ቢጫ ወጥ እንዲሁም ከታች ትንሽ አረንጓዴ ሰላጣ ተደርድረዋል።

ደብዛዛ በሆነው የፀሐይ ብርሃን ሥር፣ አንድ ሰው በትልቅ ቅርጫት የተሸከመ ምርትን በጭንቀትና በትጋት ከጭንቅላቱ በላይ ከፍ አድርጓል። ከበስተጀርባ ብዙ ሰዎች መኪናው ላይ ተደግፈው ሲቆሙ፣ የከባድ ጉልበቱን ሁኔታ በትኩረት ይመለከቱታል።

በእቃ የተሞሉ ወርቃማ ቀለም ያላቸው ዶናት ወይም ሌላ የተጠበሰ ቆቀር ዋው ሲያምር። የሚጣፍጥ እና ሞቅ ያለ መልክ አለው ። እቃውሞልቶ መታየቱ ሲያስደስት እና ለመብላት ያጓጓል። አንዳቸውም ሳይጎድሉ መቅረባቸው ደስታን ይፈጥራል።

ዋው ሲያምር! ብዙ ብርቱካናማና ቢጫ ፍሬዎች በጽሑፍ ወረቀት ላይ ተዘርግተዋል። የፍራፍሬዎቹ ቅርፅ እንቁላል የመሰለና የሚያብረቀርቅ ነው። ትኩስና ጤናማ ምግብ ፍሬዎች ። ለመብላት በደስታ!

ሲያረጋጋ! ሁለት የውሃ ጠርሙሶች በዛፍ ቅርፊት ላይ ተቀምጠዋል። ጠርሙሶቹ በሰማያዊ መክደኛ ተዘግተዋል፣ በላያቸውም ፎሬስት ውሃ' የሚል ጽሑፍ አለ። ውኃው ንፁህና ጥርት ያለ ይመስላል። ከበስተጀርባው የደን ዛፎች ይታያሉ። ለተፈጥሮ ቅርበት ያለው ሲያጓጓ!

ሁለት ሰዎች ሰማያዊ ልብስ ለብሰው ወርቃማ እና የሚያምር ወንበሮች ላይ ፊት ለፊት ተቀምጠዋል። በመካከላቸው ባለው ጠረጴዛ ላይ አበባ አለ፤ ከበስተጀርባ ትላልቅ ካርታዎችና የቀይ፣ ነጭ እና ጥቁር ባንዲራወች አሉ፤ የሁለቱ መሪዎች ሁኔታ መረጋጋትን ያሳያል።

የጦር መሳሪያዎች የሰውን ልጅ ህይወት እንዲሁም ሀብት የሚያወድሙ የሰው ልጅ የፈጠራ ውጤቶች ናቸው። በአሁኑ ሰአትም እጅግ አስፈሪ እና አሳሳቢ የሚባሉ የጦር መሳሪያዎች ሚሳኤሎች እና ኒውክለሮች ናቸው።

በሐይቁ ዳርቻ ላይ ዘመናዊ መዋቅር ያለው ምግብ ቤት በጀልባ መልክ ይገኛል። ረጅም ድልድይ ከሣር የተሸፈነ ደሴት ጋር ያገናኘዋል። ይህ ውብ ቦታ መደነቅንና ደስታን ያንጸባርቃል።

ዋው! ሲያስደስት! ቀይ ወይን በጠርሙስውስጥ ሲያምር! አረንጓዴው የወይን ጠርሙስ ከወይኑ ቀለም ጋር ሲያስገርም! ጥቂት የወይን ፍሬዎች ደግሞ ያምራሉ። ሲያስደስት! ለመጠጣት በጣም ያጓጓል። ሲያስደምም!

በሰማያዊ ሰማይ ስር፣ መስቀል ያደረገች አንዲት ሴት በድንጋይ ላይ ተቀምጣ ጥጥ በመፍተል ላይ ትገኛለች። ሴትየዋ ጥጥ በመዘርጋት በትጋት ትሰራለች፤ በፊቷ ላይ የመደሰትና የቆራጥነት ስሜት ተንፀባርቋል። ገለጻው የትግልን ውጤት ያሳያል።

ምስሉ የትምህርትን ፍቅርና የማወቅ ጉጉትን ይገልጻል። ጠለፈች ፀጉር ያላት አንዲት ልጅ ቡኒ ልብስ ለብሳ መሬት ላይ ተቀምጣ የተከፈተ ማስታወሻ ደብተር በትኩረት ታነባለች። ከጎኗ ያለ አንድ ልጅ በጭንቀት ዙሪያውን ይመለከታል፤ ሌሎች ልጆች ደግሞ በአድናቆት ከበስተጀርባ ሆነው ትምህርት ይከታተላሉ።

በለምለም አረንጓዴ ቅጠሎችና የውሃ ጠብታዎች መካከል የተከበበው ነጭ አበባ የአስገራሚና የንጽህና ውበት ስሜት ይፈጥራል። በአበቦቹ ደስታ የተሰማው ያህል ተፈጥሮው የፍቅርና የሰላም ስሜትን ያንጸባርቃል።

ውይ ሲያሳዝን! አንድ ሰው ለብዙ የጦር ልብስ ለባሽ ወታደሮች ንግግር ሲያደርግ ነው። ወታደሮቹ መሬት ላይ ተቀምጠው አዳማጮች ናቸው። ሁኔታው ውጥረት ያለበት ነው ። ሰላም እንዲሰፍን መመኘት!

አንድ ሰው በትጋት ቡና ሲቆላ በጥብቅ ትኩረት ይታያል። ቡናዎቹ ጥቁር በሆነ መጥበሻ ውስጥ ተዘርግተው ወርቃማ እና ቡናማ ቀለም ሲይዙ፣ የሴት እጅ ደግሞ በእንጨት እየቀየጠች ነው። ከበስተጀርባም ጥቁር ጀበና ይታያል።

በሰሜን ተራሮች ላይ የሚታየው ሰፊ የመሬት አቀማመጥ ብዙ አረንጓዴ ሣርና ቢጫ አበቦች አሉት። ከፊት ለፊት ባለው ገደል አፋፍ ላይ ከርቀት ብዙ ኮረብታዎች ሲታዩ ሰማዩ ጥርት ያለ ሰማያዊ ነው።

ይህ ምስል የተለያዩ መጠኖች ያላቸውን የፕላስቲክ የውሃ ጠርሙሶች ያሳያል። እያንዳንዱ ጠርሙስ ሰማያዊ መክደኛ አለው፣ በጥቅልሎች ላይ የተለያዩ ስሞች እና መለያዎች በግልጽ በሚታዩ ውሃዎች ላይ ተለጥፈዋል።

የአንድ ሶፋ የቅርብ ምስል ሲሆን፣ ሙሉ በሙሉ በጥቁርና ነጭ ላም ቆዳ ተሸፍኗል። የላሙ ቆዳ በሶፋው ጀርባና መቀመጫው ላይ ተዘርግቷል፤ ይህም ገጠርን እና ባህላዊ እቃዎችን የሚያስታውስ የመዝናኛ ስሜት ይፈጥራል።

ባህላዊ ጥቁር የሸክላ ድስት በሦስት ድንጋዮች ላይ ተቀምጦ፣ ከሥር ያለ የከሰል እሳት በጭስና ነበልባል ምግብ ያበስላል። ዙሪያው በአሸዋ እና በድንጋይ የተሞላ ሲሆን፣ ከኋላ የቆየ ነጭ የፕላስቲክ ከረጢት አለ።

ዋው ሲያስደስት ! በሱቅ መደርደሪያ ላይ የታሸጉ የተለያዩ ጥራጥሬዎች አሉ ። የብርቱካን ቀለም ያለው ምስር ከላይ፣ ነጭ ፍሬዎች ደግሞ ከታች አሉ ። የተትረፈረፈ ምርት አስገራሚ እይታ!

ሰማያዊ ትልቅ ርዕስ ባለው የጋዜጣ ሽፋን ላይ አንዲት ሴትና የህዳሴ ግድብ ግንባታ ሥራ በስእል ተቀምጠዋል። ከታች ደግሞ የአፍሪካ ካርታ፣ ሰውና አውሮፕላን ተሳስረዋል። ይህ የዜና ዝግጅት የተለያዩ ማኅበራዊ፣ ኢኮኖሚያዊና የልማት ጉዳዮች ላይ ያተኩራል።

ትኩረት የሚያሻው ይህ ሰማያዊ ፕላስቲክ የድሮ ብዕር በነጭ ዳራ ላይ ጎልቶ ይታያል። ግልጽነት ባለው አካል ውስጥ ጥቁር መጻፊያ ያለው ሲሆን፣ የብዕሩ ሰማያዊ ካፕ በጎን ለጎን ተቀምጦ ይታያል።

ደማቅ ቀይ የሆነ ዘመናዊ አውድማ ማሽን የሩዝ እህል በትልቅ ነጭ ሸራ ላይ እየዘረገፈ ነው። አምስት ሰዎች በደስታና በጉጉት ቆመው ሲመለከቱ፣ አንዳንዱም ደግሞ በአረንጓዴ የሩዝ ማሳ ውስጥ ስራውን ይከታተላሉ።

ባህላዊ ቀለማማ ልብስ የለበሰች አንዲት አዛውንት ሴት ፈገግ ብላ ትልቅ ፍቅር በታየበት መልኩ ሕፃን ልጅ አቅፋ ይታያል። ሕፃኑ ባርኔጣ አድርጎ ሲሆን፣ በብሩህ ጨርቆች ተጠቅልሏል። በስተጀርባ የጭቃ ግድግዳና ቀለማማ የጨርቅ ጠረጴዛ ይታያሉ፤ ይህም ጠንካራ የቤተሰብ ትስስርና ፍቅርን ያንጸባርቃል።

ሲያስደስት! የዛፉ አረንጓዴ ቅጠልና ቀይ ፍሬ ሲያምር! የፍሬዎቹ ዘለላ ደግሞ ያጓጓል። ከስር ያለው ሰማያዊ ሰማይ ሲያስደምም! የተፈጥሮ ውበት ምንኛ ድንቅ ነው! ሲያስገርም! ሲያምር!

አንድ ባለ ሶስት እግር ጋሪ ከአስፋልት ጎን በወፍራም ቢጫ ሙዝ ተጭኗል። የከተማዋ ህንፃዎችና የሚያልፉ መኪናዎች የተጨናነቀ የንግድ ሕይወትን ያሳያሉ፤ የሙዙ ብዛት ግን ብሩህና ለጋስ የመሆን ተስፋን ይፈጥራል።

ስንዴ በበጋ ወቅት በመስኖ እንዲሁም ክረምት በዝናብ የሚመረት አዝርዕት ነው። ስንዴ ለዳቦ፣ ለእንጀራ እንዲሁም ባህላዊ የአልኮል መጠጦችን ለማዘጋጀት አገልግሎት የሚውል የግብርና ውጤት ነው።

አንድ ሰው ጭነት በሚጎትት ጋሪ ላይ የተከመሩ በከረጢት የታሰረ ቆሻሻ እየገፋ ነው። ጋሪው ሁለት ጎማዎች ያሉት ሲሆን በአፈር መንገድ ላይ ነው። ከበስተጀርባ በአጥር የተከበቡ ቤቶች አሉ።

ብዙ ጠረጴዛዎች እና ወንበሮች በተርታ የተደረደሩበት ካፌ ወይም ምግብ ቤት፣ ወንበሮቹ ሰማያዊ ትራስ ያላቸው እንጨትና፣ ጠረጴዛዎቹ ላይ ጨውና በርበሬ፣ የእጅ ማጽጃ እና የምግብ ዝርዝሮች ተቀምጠዋል። ከጀርባው ደግሞ የሕንፃው ወለል ያበራል።

ከጥቁር ብረት የተሠራ አዲስ የመሬት መቆፈሪያ ነው። የሾለው ምላጭ ጫፍ ብርማ ቀለም አለው፣ ትልቅ ጥቁር አካል አለው። በላዩ ላይ የዶሮ ምስል ያለበት አረንጓዴ ተለጣፊ አለ።

"ዋው! ደስ የሚል ፍቅር!" ለሠርግ ወይም ለበዓል ያጌጠ የፈካ መድረክ ነው። በጀርባው በአበቦች ያሸበረቀ አዳራሽ ሁለት ነጭ የወንበር ዙፋኖች አሉ። ወርቃማው ጠረጴዛና ወንበሮች "ምንኛ ያምራሉ!" ፤ "ሲያስደንቁ !"

በርካታ ወንዶች በጭንቀት እና በችኮላ ዕቃዎችን በትላልቅ ከረጢቶችና ጥቅሎች ተሸክመው በከተማ መንገድ ሲንቀሳቀሱ ይታያሉ። አንድ ሰው ትልቁን ብርቱካናማ ከረጢት በትከሻው ይዞ ሲሄድ፣ ሌላው ደግሞ ከጎኑ ካለው ሰው ጋር በቁም ነገር ይነጋገራል። ድርጊቱ መፈናቀልን ወይም ድንገተኛ ጉዞን የሚያሳይ ነው።

በርካታ ሰዎች ባህላዊ ነጭ ልብስ ለብሰው በእንጨት ዘንጎች እየጨፈሩ ነው። ከነጩ ልብስ በላይ አረንጓዴና ነጭ ቲሸርቶች አርገዋል። በደስታ በዘንጎች እየጨፈሩ ነው።

ደማቅ ብርቱካናማና ጥቁር ቀለም ያለው ወፍ በአረንጓዴ የሎተስ ፍሬ ላይ በመደነቅ ቆሟል። በጥንቃቄ ወደ ፊት እየተመለከተ፣ የወፉ ብርቱካናማ ጭንቅላትና ጥቁር ደረት ጎልተው ይታያሉ። የወፉ ውበትና ደስታ በተፈጥሮ ውስጥ ሲንጸባረቅ ይታያል።

ሰማያዊ ልብስ የለበሰ ሰው ከፍ ያለ ግራጫ ግድግዳ ሲወጣ ከጀርባው ተይዟል። ጥቁር ቦት ጫማዎችን ተጫምቶ፣ የሰውየው እጅ ግድግዳው ላይ ተደግፎ ወደ ላይ እየወጣ ነው። በአጠገቡ የፍጥነት መገደብ ምልክት ቆሟል።

በአምላክ ተሰማ ኢትዮጵያዊ ኢንተርናሽናልና ዳኛ ናቸው። ከዳኛው አይረሴ ባህርያት ውስጥ ለተጫዋቾች የቅጣት ካርድ ሲመዙ እና ማስጠንቀቂያ ሲሰጡ ሁሌም ከፊታቸው ፈገግታ አይጠፋም።